እጅግ በጣም ውብ የሆኑ ነጭ እና ቀይ ሮዝ አበባዎች የሠርግ ሥነ ሥርዓት አዳራሽን በፍቅር አጅበዋል። ደማቅ መብራቶችና ሐር የመሰሉ ጨርቆች ከፍተኛ ደስታን ይፈጥራሉ። በመደነቅ የሚታይ ግሩም ዝግጅት!

ቡናማና ቀይማ ዱከር የደረቀ ሳርና አረንጓዴ ተክሎች ባሉበት ቁልቁል ይወርዳል። የዐለት ገደል ክፍሎችና ሐምራዊ አበባዎች በስተጀርባ ይታያሉ። ረጋ ብሎ መሬት ላይ አተኩሯል።

እጅግ በጣም ጥሩ እና የሚያምር የህፃን ልጅ የፀጉር አሰራር ነው። ፀጉሩ በአራት ካሬ ክፍሎች ተከፍሎ በጥንቃቄ ተጎንጉኗል። ረዣዥም ጎንጎኖች መጨረሻ ላይ ቡናማ ዶቃዎች ተደርገው ደስ የሚል መልክ አለው።

ማንቆርቆሪያና ከለስላሳ ብረት የሚዘጋጅ እና በብዛት በገጠሩ የሀገራችን ክፍል ቡና ለማፍላት እንዲሁም ጠላ የተሰኘውን ባህላዊ መጠጥ ለመቅዳት የሚያገለግል መሳሪያ ነው። ይህም መሳሪያ ለብዙ ጊዜ አገልግሎት ይሰጣል።

እር ሲያሰጋ! ከፍ ያለ ያልተጠናቀቀ ህንጻ ግንባታ። ፍርሃት! ሠራተኞች ያለአንዳች ደህንነት ከፍታ ላይ ይሠራሉ። ጭንቀት። የብረት ዘንጎችና መሰላልዎች ዙሪያውን ተዘርግተዋል። ያሳስባል! የግንባታው ስራ ፈታኝ ነው። አቤት!

ኧረ እንዴት ያለ አስከፊ ሁኔታ ነው! የደረቀ ጭቃ ቤት! በዙሪያው የተበተኑ የሸክላ ዕቃዎች እና የተሰበረ ጣሪያ! የኑሮ ውጣ ውረድ እጅግ አሳዛኝ ነው!

ሰዎች በሚያምር አረንጓዴ ኮረብታ ላይ ከሩቅ ያለውን የእርሻ መሬት ይመለከታሉ። የመሬቱ ክፍል በእርከን የተሠራ ነው። ከሩቅ ተራራዎችና ኮረብታዎች ይታያሉ። ይህ ስፍራ የሰብል አያያዝን የሚያስተምር ማዕከል ሊሆን ይችላል?

ዋው፣ የሚያስደንቅ የቬጀቴሪያን ምግብ! በሳህን ላይ በተዘረጋ ለስላሳ እንጀራ ዙሪያ ብዙ አይነት ደማቅ ወጦችና አትክልቶች ተቀምጠዋል። መሃሉ ላይ ሰላጣ ይገኛል፤ ከጎኑ ደግሞ ትንሽ ጎድጓዳ ሳህን ውስጥ በርበሬ ያለው መረቅ አለ። በጣም የሚያምርና ምቹ እይታ!

ዋው፣ የሚያምር ውብ ንድፍ! አንድ ትልቅ ቀይና ነጭ፣ በኦቫል ቅርጽ የተሠራ፣ ወለል ላይ የተነጠፈ ምንጣፍ ነው። በመሃሉ ጥቁርና ቡናማ የቀለም ድብልቅ ሲሆን፣ የጎኖቹ ንድፎች በጣም ያማሩ ናቸው። ድንቅ ንድፍ ነው!

አንድ ክፍል በሺዎች የሚቆጠሩ ሮዝ፣ ነጭና ግራጫ ፊኛዎች ተሞልቷል። ግድግዳው ላይ በሮዝ ቀለም "ሜሪ ሚ" የሚል ፊደል በ እንግሊዘኛ ተጽፎ ተንጠልጥሏል፤ ወለሉ ላይ ብዙ ፊኛዎች አሉ። ይህ አቀማመጥ የፍቅርንና የደስታን ስሜት ለግልጽ ይርዳል።

ሰማያዊ ቀለም ያለው፣ ያረጀ መኪና በመንገድ ዳር ቆሟል። መኪናው ጠፍጣፋ ጎማ ሲኖረው፣ ጣራው ላይ የዕቃ መጫኛ ተገጥሟል። ከበስተጀርባ በዛፎች የተከበበ የእንጨትና የቆርቆሮ ቤት አለ።

ቀይ ፍሬዎች በካርቶን ላይ በተዘረጉ፣ በሸካራ የእንጨት ጠረጴዛ ላይ ለሽያጭ ቀርበዋል። ፍሬዎቹ በከፊል በፕላስቲክ ከረጢቶች ውስጥ የታሸጉ ሲሆን፣ የተቀሩት ከረጢቶቹ ዙሪያ በጅምላ ተከምረዋል። ይህ ሁኔታ በፀሐይ ላይ ከቤት ውጭ የፍራፍሬ ሽያጭ የሚካሄድበትን የሥራ እንቅስቃሴ ያንጸባርቃል።

ዋው ሲያስደንቅ! ቅዱሱ አባት ታላቅ እምነት ሲያሳይ፣ ከትልቅ እባብ ጋር ሲታገል ምንኛ ያስገርማል! ሰማያዊው ልብሱ የመንፈስ ቅዱስን ኃይል ያመለክታል። መልአኩ የሚመራበት እይታ ታላቅ ተስፋን ይሰጣል።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

ሦስት የተለያዩ ፎቶዎች ቀርበዋል። መካከለኛው ፎቶ የኮስት ሙሉ ወፍራም ወተት ዱቄት ቆርቆሮ ያሳያል። ቀሪዎቹ ሁለቱ ምስሎች ግን ከእርሻ፣ ባህልና ሙዚቃ ጋር የተያያዙ ናቸው። በቆርቆሮው ላይ ላሞችና ወፍጮ ይገኛሉ። በኢትዮጵያ ውስጥ ከብት ወተት በተጨማሪ በብዛት ለምን ጥቅም ላይ ይውላል?

ሁለት እጅግ በጣም ጥሩ ግመል ቡናማማማና ቀላ ያለ አሸዋማ መሬት ላይ ቆመዋል። በቀኝ በኩል ያለው ግመል አንገቱን ቀና አድርጎ በጣም ደስ የሚል እይታ ሲሰጥ፣ ግራ ያለው ደግሞ ወደ ግራ አቅጣጫ ዞሯል።

በለምለም ሜዳ ውስጥ ቆሞ የሚታየው የፈረስና የግልገሎች ፍቅርና የእናትነት ደስታ ይታያል። ፈረሱ በልጆቹ አጠገብ በሰላምና በእርጋታ መቆሙ የመጠበቅ ፍቅርንና የእፎይታን ስሜት ያንጸባርቃል፣ ግልገሎቹም ተኝተው ይታያሉ።

በክፍል ውስጥ ተማሪዎች በቢጫ ሸሚዝ እና ሰማያዊ ሱሪ ለብሰው በጠረጴዛዎቻቸው ላይ ተቀምጠዋል። በክፍል ውስጥ ሁለት ወንዶች አስተማሪዎች ሲታዩ፣ አንዱ ነጭ ሸሚዝ ለብሶ በአንዱ ተማሪ ላይ ጎንበስ ብሎ ይታያል። ተማሪዎቹ በጽሑፍ ሥራ ወይም በፈተና ላይ ናቸው።

ሶስት ህጻናት ወይንጠጅ ጠረጴዛ ላይ ተቀምጠው የእንቆቅልሽ ጨዋታ ይጫወታሉ። ልጆቹ ትኩረት ሰጥተው የእንቆቅልሹን ክፍሎች ለማገጣጠም ይሞክራሉ። በስተጀርባ የመጽሐፍ መደርደሪያ ሲታይ፣ የትምህርትና የመተባበር መንፈስ ይሰማል።

ግዙፍና ጥንታዊ የዛፍ ግንድ ጥላ ከለላ ሁኖ ሲያምር ። የዛፉ ቅርፊት ጥቁር እና ጥቅጥቅ ያለ ነው። ቅጠላማ አረንጓዴ ቅርንጫፍ ተንጠልጥሏል። ዋው! ተፈጥሮ ሲያስደንቅ!

ብሩህ ቢጫ ዳራ ያለው የማስታወቂያ ምስል በደስታ ይጋብዛል። "ይሳተፉ ይንበሽበሹ!" የሚለው መልዕክት በትልቅ ሰማያዊ ፊደል ከላይ ሰፍሯል። የምስሉ አጠቃላይ ገጽታ በገንዘብ ነክ ጉዳዮች ዙሪያ በራስ መተማመንና ደስታን ያጎላል።

ሲያስደስት! ሁለት ሰዎች በጀልባ ኃይል በሚንቀሳቀሱ ተሽከርካሪዎች በሐይቁ ላይ ሲዝናኑ ። የውሃው ሞገድና ፍጥነቱ ደስታንና ፍቅርን ያንጸባርቃል። ከኋላ ያሉት ጀልባዎች የመዝናኛ ስሜትን ያጎላሉ። ዋው ሲያምር!

በዚህ ምስል ውስጥ ሰውዬው በድንጋይ ላይ ተጠምቶ ከተፈጥሮ ውሃ ምንጭ በቀጥታ እየጠጣ ታይቷል። ውሃው ግራጫ እና ግልጽ ሲሆን በድንጋዮች ላይ በትንሽ ዝናብ ይፈስሳል። በጀርባ ሌላ ሰው በሣር ላይ ቆመው ታይቷል።

አንድ የሚያብረቀርቅ ጥቁር ካባ፤ ምናልባትም የምረቃ ወይም የፍርድ ቤት ልብስ፣ ከትከሻው አንስቶ ወደታች ሙሉ በሙሉ ይታያል። ካባው ረጅም ሲሆን፣ የቪ ቅርጽ ያለው አንገትና ሰፋፊ እጀታዎች አሉት። በንፁህ ነጭ ዳራ ላይ ልብሱ ጥብቅነትን እና የቁም ነገር ስሜትን የሚያጎላ ነው።

በዘመናዊ ብርሃን ያጌጠ ቡኒ የጡብ ግድግዳ ያለው የዳቦ ቤት መግቢያ ይታያል። "ሲንአ ዳቦና ከክ" የሚል ጽሑፍና ስልክ ቁጥር ያለው ሱቁ ጣፋጭ ሽታና ጣዕም እንደሚጠብቅ እንግዳ ተቀባይነትን ያሳያል።

ትልቅ ቡናማና ጥቁር የቢሮ ጠረጴዛ፣ ከጥቁር የቆዳ ወንበር ፊት ለፊት ተቀምጧል። በጠረጴዛው ላይ አንድ ላፕቶፕ፣ የጠረጴዛ መብራት እና የሻይ ስኒ አለ። የጀርባው ክፍል ግራጫና ንፁህ ነው።

ሙቀትና ጤናማነት የሚሰማው መጠጥ። አንድ ብርጭቆ የዝንጅብል ሻይ ከመሃል ቀኝ ተቀምጧል፣ በውስጡ ሁለት የሎሚ ቁርጥራጮች ተጨምረዋል። ሻዩ ግልጽ ቢጫ ቀለም አለው። ከብርጭቆው ጀርባ አንድ ትንሽ ጎድጓዳ ሳህን ማር የያዘ ሲሆን፣ በውስጡ የእንጨት ማር ማንኪያ ተቀምጧል።

ደማቅ አረንጓዴ አካፋ ጠንካራ የሥራና የፈጠራ ስሜትን ይወክላል። ምቹ እጀታውና ምላጩ ለዕድገትና ለምርት የሚደረገውን ጽኑ ጥረት ያሳያሉ። የሰውና የመሬት ትስስር!

አንድ በተፈጥሮ ውበት የተሞላ የአበባ አቀማመጥ በየአትክልቱ የተዘጋጀ የውሃ ፍሰት እና የድንጋይ የተከበሩ ገበታዎች ታይተዋል። የውሃ ፍሰቱ በድንጋይ ላይ በረጅም ቅንጣት እየፈሰሰ ሲሆን፣ የአካባቢው የአረም ዛፎች እና የተለያዩ አበባዎች በሰላም እና በምርጥ ቅንጣት ተደርተዋል።

ዋው ሲያምር! ውብ የሆነ ቫዮሊንና ቀስቱ ሲያዩ! የሙዚቃ መሣሪያው ቡናማ ቀለም አለው። ቀስቱ በቫዮሊኑ ላይ ተደግፎ ቆሟል። የሙዚቃው ድምፅ ይሰማል። ጣፋጭ ዜማዎች ሲያስደስቱ! በጣም የሚያምር የጥበብ ሥራ።

በቀላል ቡኒ የእንጨት ፍሬም የተያዘ አንድ ጥቁር ሰሌዳ ከመካከለኛ ብርሃን ጋር አለ። ሰሌዳው ሙሉ በሙሉ ባዶ ሲሆን፣ የኖራ ምልክቶች አድበስብሰውታል።

ካህናት ነጭ ጥምጣም ለብሰው፣ በአፈር ግድግዳ ጠርዝ ላይ በአንድ መስመር ቆመዋል። ካህናቱ ባለቀለም ልብስና የሃይማኖታዊ መገልገያዎችን ይዘው ወደፊት እየተመለከቱ ይገኛሉ፤ ከበስተጀርባ ብዙ ነጭ ልብስ የለበሱ ሰዎች ተሰብስበዋል።

ኢትዮጵያ "አረንጓዴ አሻራ" የችግኝ ተከላ ፕሮጀክት ድንቅና አስደናቂ ሀገራዊ እንቅስቃሴ ነው! በአጭር ጊዜ ውስጥ በቢሊዮን የሚቆጠሩ ችግኞችን በመትከል፣ ለትውልድ የሚሻገር ትልቅ ተስፋ ተዘርቷል። ይህ የሕዝብ ተሳትፎ እና አንድነት የአድናቆት ጥግ ነው!

ሁለት ውብ የሆኑ ነጭ የሀበሻ ቀሚሶች በማኔኪኖች ላይ ለብሰው ቀርበዋል። ቀሚሶቹ በእጅ የተጠለፉ ጥቁር፣ ቡናማ እና ብርቱካናማ ዲዛይኖች አሏቸው። በቀኝ በኩል ያለው ቀሚስ በእጀጌው ላይ ጥቁር ስራ ሲኖረው፣ የግራው ደግሞ በአንገቱ አካባቢ የተጌጠ ሻሽ ታስሯል።

ባለ ሁለት ተከፋች ትልቅ እና ገራሚ የሆነ ፍሪጅ ነዉ። መልኩ ነጭ በመሆኑ ለአይን ማራኪ ነዉ።! በቀላሉ ለመክፈት እንዲያመች የመክፈቻ እጀታዉ አቀማመጥ ለተጠቃሚ ተስማሚ ነዉ።!

ትልቁ የንባብ ጠረጴዛ ላይ ብዙ ሰዎች በጸጥታ እያጠኑና እየጻፉ ነው። በዙሪያቸው የመጻሕፍት መደርደሪያዎች ይገኛሉ። የተማሪዎቹ ትጋትና ትኩረት እውቀትን ለመሸመት እና ራስን ለማፀግ ነው ።

በምስሉ ላይ የሚታየው ህዝባዊ ሰልፍ የቁጣን እና የጭንቀትን ስሜት ያንፀባርቃል። በቦክስ ላይ ያለው “ በቃ!” የሚለው ጽሑፍ የሕዝቡን ከፍተኛ ብስጭት ያሳያል። ሕዝቡ ችግርን ለመግለጽ በአንድነት በመሰባሰብ ላይ ያለውን የጽናትና የትግል መንፈስ ያሳያል።

ደስተኛ የሆነች ሴት ፈገግታ ዋው ደስ ሲል! ሴትየዋ የኢትዮ ቴሌኮም እና ቴሌ ብር ሽልማት እጅግ በጣም ጥሩ ማስተዋቂያ ላይ ነች። ገንዘብ እና ዘመናዊ ስልኮች የሽልማቱ አካል ሲሆኑ ዋው ሲያምር! ይህ ማስታወቂያ ድንቅ ነው።

ዋው ምን አይነት የሎሽን ዲዛይን ነው ከላይ ብቻ የሚጠቅም ሳይሆን ውስጥ ድረስ እንደ የቆዳን ሽካራነት እንደሚያለሰልስ ግልፅ ነው ። የቀለሙ ንጣት የልጅቷ ውበት አይነገርም ድንቅ ብሎ ዝም።

እግዚኦ ሲያሳዝን! አንድ ልጅ ጀርባውን ሰጥቶ ወደ ባህላዊ የክብ ድንጋይ ቤት ትኩር ብሎ ይመለከታል ። ቤቱ በገለባ ክዳን የተሸፈነ ሲሆን አረንጓዴ የለበሰው ልጅ በአሳቢነት ቆሟል። ድባቡ የተረጋጋና ገጠር ነው።

ሲያስደነግጥ! በድንጋይ የተሠራው እሳት ማቀጣጠያ ምድጃ ሲያስደንቅ! በውስጡ ያለ አመድና ፍም እንዴት ያሳዝናል! ምድጃው ምንጣፍ ላይ መገኘቱ ሲያስጨንቅ! የአደጋ ስጋት መጨመሩ ያስፈራል! ምንጣፉ አረንጓዴ ቀለም ሲያምር! የጥንት ሥራ እንዴት ይገርማል! ሲያበሳጭ!

ጥርት ባለ ሰማያዊ ሰማይ ስር፣ ረዣዥም የዘንባባ ዛፎች የመንገዱን ዳር ያጅባሉ። አረንጓዴው ለምለም ተክል የደስታ ስሜትን ይጭራል፤ ጥቂት መኪኖችና ብስክሌተኞች በሩቅ ይጓዛሉ።

አቤት! የነዳጅ ማደያ ሰራተኞች! በዩኒፎርማቸው ተቀምጠው ስራ ሲጠብቁ ማየቱ ያበሳጫል! ምናልባት ነዳጅ ስላለቀ ወይም ንግድ ስለሌለ ይሆናል አደል ሌላ ምን ሊሆን ይችላል!

ይህ ምስል ከፊት በኩል የቆመ ነጭ የፎቶንመኪና ያሳያል። መኪናው ከኋላው ፈሳሽ ቆሻሻ ማስወገጃ ታንከር ተጭኖበታል። ታንከሩ በሰማያዊና በብር ተሸፍኖ፤ መኪናው በጠራራ ፀሃይ ስር በሰፊ አስፋልት ላይ ቆሟል። ይህ አድናቆትን የሚፈጥር ትልቅ የሥራ መኪና ነው።

አረንጓዴ የሆኑ ሶስት ስንጎች በነጭ ሳህን ላይ ተቀምጠዋል። እያንዳንዱ ስንግ ለሁለት ተሰንጥቆ ቀይ የቲማቲምና ቀይ የሽንኩርት ቅይጥ ተደርጎበታል። ቀለማቱ እጅግ በጣም ንፁህ ሲበሉት የሚጣፍጥ፣ የሚያቃጥልና የሚስብ የምግብ ደስታ ይፈጥራሉ።

በአንድ ትልቅ ካርቶን ሳጥን ውስጥ ረዣዥም እና ደማቅ አረንጓዴ የሆኑ ብዙ ኪያሮች ተደርድረው ይታያሉ። ኪያሮቹ በጥሩ ሁኔታ የተቀመጡ ሲሆን፣ አንዳንድ ትናንሽ ቢጫ አበቦችም አብረዋቸው አሉ። ይህ የተትረፈረፈ አዝመራ ጤናማነትንና የእርካታን ስሜት ይገልጻል።

ግዙፍ የካተርፒላር ቁፋሮ መኪና መሬት ሲቆፍርና ደምፐር መኪና ጭቃ ሲጭን ነው ። በዙሪያው የህንጻ ግንባታና አዲስ ከተማ ነው ። የእንቅስቃሴው ብስጭት ይዟል፤ እረ ሲያበሳጭ! ግን ደግሞ ጥሩ ሥራ ነው!

በርካታ ሙስሊም ወንዶችና ልጆች ነጭ እና የተለያየ ቀለም ያላቸው ልብሶችን ለብሰው መሬት ላይ ተቀምጠዋል። ከፊት ያሉት ሰዎች አንዱ በማይክሮፎን በቁምነገር ሲናገር፣ ሌሎቹም በጥሞና ተቀምጠዋል። ከእነርሱ አንዱ ቀይ ሽፋን ያለው መጽሐፍ ይዟል፤ ይህም ሃይማኖታዊ ትኩረትን ያሳያል።

ሰፊ በሆነ ቢጫ አዳራሽ ውስጥ በርካታ ሰዎች ተቀምጠዋል። በመድረኩ ላይ ትልቅ ስክሪን አለ፣ ስክሪኑ ላይ አንድ ነጭ ሸሚዝ የለበሰ ሰው ስክሪኑን ሞልቷል። በግድግዳው እና በወንበሮቹ ላይ ጥቁር እና ቢጫ ቀለሞች በብዛት አሉ።

ዋው ሲያምር! ውብ የሆነች ቆንጆ ሴት ነች። ልዩ የሆነው የፀጉር አሠራሯ ያስደንቃል። ከፊል የተጠላለፈ፣ ከፊል ደግሞ ጥቅል ፀጉር ያላት ሴት! የዓይኖቿ ሜካፕ ሲማርክ! በራስ መተማመን እና ደስታ በፊቷ ላይ ይነበባል። በጣም ማራኪ!

ረዣዥምና ወፍራም ግንድ ያለው ዛፍ ከታች ወደ ላይ ቀና ተብሎ ይታያል። የዛፎቹ አረንጓዴ ቅጠሎች ሰማዩን በከፊል ሸፍነውታል። ይህ ትዕይንት የተፈጥሮን ታላቅነትና የመደነቅ ስሜት ይፈጥራል።

ሞፈር ፣ቀንበር፣ ማረሻ፣ ድግር ለእርሻ ስራ የሚያገለግሉ መሳሪያዎች ናቸው። እርሻ መሬትን በመሰንጠቅ አዝርዕቶችን የማራቢያ ዘዴ ነው። በሀገራችንም እርሻ በብዛት በሰውና በእንስሳት ጉልበት ይከወናል።

ዋው ሲያስገርም! በአረንጓዴ ቅጠሎች መካከል ያልበሰሉ የከረሚላ ፖም ፍሬዎች ተንጠልጥለዋል። ፍሬዎቹ ያልተለመደ ልጣጭ ሲኖራቸው፣ ትላልቅና ጤናማ ይመስላሉ። የቅጠሎቹ ጥቁር አረንጓዴ ቀለም ፍሬውን ውበት አጎናጽፎታል።

አራት ወጣት ሴቶችና ወንዶች ቢጫና ነጭ ባህላዊ ልብስ ለብሰው በአንድ ረድፍ ቆመዋል። በደስታ የሚመስል የዳንስ እንቅስቃሴ እየሠሩ ነው። ከበስተጀርባ ጥቅጥቅ ያለ አረንጓዴ ዛፎች አሉ።

እረ ሲያበሳጭ! ንጹህ ውሃ በአግባቡ አለመጠቀሙ ያሳዝናል። ሰዎች በውሃው ውስጥ ልብስ ማጠባቸውና መታጠባቸው ጭንቀት ይፈጥራል። የውሃ ቱቦው ንጹህ ውሃ ሲያፈስ፣ ሌሎች ግን ቆሻሻ ላይ ናቸው። ይህ ሁኔታ የንጽሕና ፍርሃትንና ብስጭትን ያመጣል። ንጹህ ውሃ ሲያስፈልግ!

ዋው! ሲያስደስት! ትንሿ እንስሳ በጣም ደስ ትላለች! ቡናማ ፀጉሯ ሲያምር! አይኖቿ ጥርት ብለው ሲያስገርም! ጥፍሮቿ መሬት ላይ መታየታቸው ደግሞ ያምራል። እረ በጣም ደስ ይላል! ሲያስደምም!

ብር ቀለም ያለው የሳምሰንግ ልብስ ማጠቢያ ማሽን፣ ክብ የሆነ የብረት መክፈቻና ማሳያ ፓኔል አለው። የማጠቢያው ማሽን የተለያዩ የማጠቢያ አማራጮችን እና Eco Bubble ቴክኖሎጂን በግልጽ በማሳየት፣ የዘመናዊነት ስሜት ይሰጠናል።

በአዲስ ነጭ ቀለም የተቀባውና አረንጓዴ መስኮቶች ያሉት ትምህርት ቤት ይታያል። በርካታ ሰዎች የመጨረሻ የማሻሻያ ስራዎችን እየሰሩ ነው። የህንፃው መጠናቀቅ ደስታና የወደፊት ተስፋን ያንፀባርቃል።

ብርቱካናማው የቡና መፍጫ የጧትን ደስታ ያስተጋባል። ከአዲስ ቡና ፍሬዎች ጋር ተቀላቅሎ የሚጣፍጠውን መዓዛና ጉልበት እንዲቀምሱ ያነሳሳል። ፍጹም የሆነ የቡና ልምድ!

ማንኛውንም ስሜት ሳይገልጽ በግንባር ቀርቦ የተነሳው ምስል ቢጫ ቀለም ያለው የሕዝብ ባለ ሦስት ጎማ ተሽከርካሪ (ባጃጅ) ያሳያል። የተሽከርካሪው ሁለቱም በሮች ተከፍተዋል፤ ክብ መብራቶች ያሉት ጥቁር ግምባር እና ከላይ በኩል ትንሽ መስታወት ይታያል።

የሚያብቡት ነጭ አበቦች በለመለመ አረንጓዴ፣ ላባ መሰል ቅጠሎች በተሸፈነው ደን ውስጥ ደስታንና ተስፋን ይፈጥራሉ። የፀሐይ ብርሃን በቅጠሎቹ ላይ ያርፋል; ይህ የተረጋጋና ሕይወት የሞላበት ተፈጥሮአዊ ገጽታ አስደናቂ እይታን ይሰጣል።

ይሄ ነገር ያስቆጣል! ሰማያዊ፣ ነጭና አረንጓዴ ሰንደቅ ዓላማ። በሰንደቁ መሃል ላይ ቀይ ኮከብ እና ሁለት የተጠላለፉ የጦር መሳሪያዎች አሉ። ቀይ ትሪያንግል በግራ በኩል አለ። ከስር "የአፋር ሕዝብ ወገኖች ንቅናቄ" የሚል ጽሑፍ አለ። የሰንደቁ ምልክቶች አስደንጋጭ ናቸው!

ሲያስደንቅ! የዝንጀሮዎች መንጋ! በረሃማ በሆነ ኮረብታማ ቦታ ብዙ የጭላዳ ዝንጀሮዎች አሉ! አንዳንዶቹ ቁጭ ብለዋል ሌሎቹ ደግሞ ይንቀሳቀሳሉ። ዝንጀሮዎቹ በየቦታው ተበትነው እንዴት ሲያስደነግጡ!

በንፁህ ነጭ ጀርባ ላይ ግልጽ የሆነ ረጅም ብርጭቆና በጎኑ ደግሞ፤ በተመሳሳይ ፈዛዛ አረንጓዴ ፈሳሽ የተሞላ ሰፊ ማሰሮ ይታያል። በማሰሮው ውስጥ አረንጓዴ ቅጠሎች ይታያሉ። ይህም የመረጋጋትና የደስታ ስሜትን ያመለክታል።

ዣዥም የእንጨት ጣውላዎች በመደርደሪያ ላይ ተከምረዋል። ሁሉም ጣውላዎች በአረንጓዴ ማሰሪያ በጥብቅ ተጠቅልለዋል። የእያንዳንዱ ጣውላ ጫፍ ደማቅ ቀይ ቀለም ተቀብቷል ።

በጣም የሚያስጠላኝ ነገር ከንፈር ላይ የሚቀባ ነገር ሲቀጥል ይሔ ምን ከለር ግንኙነች የለውም ፊቱ ከቀለሙ ጋር ፤ በግራ በኩል ያለው ትንሽ ይሻላል እንጂ ሌላው ምንም አያምርም።

ውይ እንዴት ደስ ይላል! ይህ በሐይቅ ዳር ያለው ስፍራ በጣም ያምራል! በፊተኛው ክፍል አረንጓዴ የሳር ምድርና ሁለት የዘንባባ ዛፎች አሉ። ከኋላ በኩል ረጅም ሕንፃ ይታያል። ለአይን የሚማርክ እይታ!

ምርጥ! ይህ ምስል "ጨጨሆ " የሚል ጽሑፍ ያለበትን፣ የጡብ ቅርጽ ያለው ግድግዳ ነው። ግድግዳው ጥቁር እና ቢጫ ቀለም ሲሆን፣ በብርቱካን የተሰሩ ሁለት የተጠጋጉ መስኮቶች አሉት። በግራ በኩል ጥንታዊ የሚመስል ቅርጽ ያለው ማስዋቢያ አለ።

ከአንድ ነጭና አረንጓዴ ቀለም ካለው የትምህርት ቤት ህንፃ ፊት ለፊት፣ ቀይ ሹራብ የለበሱ በርካታ ተማሪዎች በደስታ እየሮጡና እየተጫወቱ ነው። አንዳንድ ተማሪዎች ወደ ካሜራው እየተመለከቱ ሲሆን፣ ፀሐያማ በሆነ ቀን ሰማዩ ጥርት ብሏል።

ዋው ሲያምር! የሃበሻ ባህላዊ ቤት። ደስታ! ለደንበኞች የሚያስፈልጉ ነገሮች በአረንጓዴ ተክሎች ያጌጠ ነው። መረጋጋት። ደንበኞች በግርግዳው ስር ተቀምጠዋል። ያዝናናል። የዘንባባ ዛፎች በላይ ቆመዋል።

በብርቱካናማና በቀላል አረንጓዴ ቀለም የተነደፈ ክብ ቅርጽ ያለው አርማ ነው። በማዕከሉ ነጭ የኤሌክትሪክ ምሰሶ በሁለት የኤሌክትሪክ አምፖሎች ተቀርጿል። ከስር በብርቱካናማ "የኢትዮጵያ ኤሌክትሪክ አገልግሎት" የሚለው መገለጫ በአማርኛ ተጽፏል።

ሶስት ወንዶች ደረቅ በሆነ እና ጠጠራም በሆነ መንገድ ላይ ወደ ፊት ሲጓዙ ይስተዋላሉ። በላያቸው ላይ በትርና ዕቃዎች የተጫነ ግመል አብሯቸው አለ። ወንዶቹ ባህላዊ ልብሶችን ለብሰዋል እንዲሁም፤ በትሮችንና ጠርሙስ ውሃ ይዘዋል። ይህ ሁኔታ የትጋትና የጥረት ስሜትን ያንጸባርቃል።

ጠጅ ቤት የኢትዮጵያ የባህል አምባሳደር ነው! ወደ ጠጅ ቤት ስንሄድ ያ የማር ሽታ፣ የቤረሌው ወርቃማ መልክና የአዝማሪው ግጥም ስሜትን ይሰርቃል። ደስታችንን የምንገልጽበት፣ ትዝታችንን የምንቋደስበት እና ወዳጅነት የሚጠናከርበት ቤት ነው። የማይተካ የሀገራችን ቅርስ መሆኑ ያስደስተናል።

በስሜት የተደባለቀው ቀይ ወጥ፣ ከቀዘቀዘ አይብ ጋር የቀረበው! ይህ ባህላዊ ድግስ የኢትዮጵያን የመመገብ ጥበብ ፍቅር ያስተላልፋል። ፍጹም የሆነ ድንቅ ሥራ!

ዋው ሲያምር ! ደማቅ ብርቱካናማ ቀለም ያላቸው ፍሬዎች በአረንጓዴ ቅጠሎች መካከል ሲያስደስቱ ! ተፈጥሮአዊ ውበቱ ሲያጓጓ ! እረ ሲያስገርም ! በፀሐይ ብርሃን ሲያንጸባርቁ ማየት ደስታን ሲሰጥ !

እጅግ በጣም ውብ የሆኑት የወርቅ ጌጣጌጦች በጥቁር የማሳያ አሻንጉሊት ላይ ተደርገው ቀርበዋል። ጌጣጌጦቹ የአንገት ሐብል፣ የጆሮ ጌጦች፣ እና ሁለት ቀለበቶችን ያካትታሉ። ሁሉም ደስ የሚሉ ክብ ቅርጾች ያላቸው ሲሆን፣ መሀከላቸው ላይ ቀይ ቀለም ተጠቅሟል።

በጣም የሚያምር እና ወርቃማ የሆነ ዳቦ አፍ የሚያስጎመጅ ይመስላል። ዳቦው በቀይ የእንጨት ማዕድ ላይ ተቀምጦ ሲታይ ታላቅ ደስታን ይፈጥራል። በላይኛው ጥግ ላይ የተቆረጠው ዳቦ ከሻይ ጋር መቅረቡ፣ ልዩ የሆነ የቁርስ ዝግጅትን ያመለክታል!

ዋው ሲያምር! ሁለት ትናንሽ ዲክ-ዲክ ሚዳቆዎች በቁጥቋጦማ ቦታ ላይ ቆመው ይታያሉ። ፊት ለፊት ያለው ሚዳቆ ቀጥ ብሎ ወደ ካሜራው ይመለከታል። ከኋላ ያለው ደግሞ በጥላ ውስጥ ሆኖ በደንብ አይታይም። ተፈጥሮአዊ ውበታቸው ሲያስደስት!

በዚህ ምስል ውስጥ ልጅቱ በነጭ እና በወርቅ ቅርጽ የተሸፈነ የውበት ልብስ ለብሳ በውጭ አካባቢ በአርማት የተሸፈነ መቀመጫ ላይ ተቀምጣ አለችህ። የቀለም ቅንጣት እና የቅርጽ ውበት የደስታ እና የውበት ስሜት ያቀርባል።

የሚንቀሳቀስ ትልቅ እባብ በፍርሃትና በጭንቀት በአሸዋ ላይ ይታያል። እባቡ ቡናማና የተቆራረጠ ቆዳ ሲኖረው፣ ረጅም አካሉን ከፊት ለፊት ወደ ላይ ከፍ አድርጎ በግድግዳ ላይ እንደተደገፈ ይታያል።

የጭንቀት ስሜት! የደንብ ልብስ የለበሱ ወታደሮች በፒክ አፕ መኪና ጀርባ ላይ ተቀምጠዋል ። በመንገድ ላይ የሚደረግ የደህንነት እንቅስቃሴ ነው ። ከተማዋ ውስጥ ሰዎች እየተዘዋወሩ ነው። ከበስተጀርባ ሕንፃዎች አሉ።

ከፊት ለፊት ረዣዥም እሾሃማ ዛፍ፣ ቢጫ አበቦች ተሞልቶ በጥንካሬ ቆሟል። ከበስተጀርባ ደማቅ ሰማያዊ ሰማይና ቢጫ ቀለም ያለው ደረቅ መሬት፣ የፍቅርንና የመደነቅን ስሜት የሚያሳይ የገጠር መልክዓ ምድር ነው።

እግዚኦ! ሲያስደንቅ! ታላቁ ሳይንቲስት ቶማስ ኤዲሰን የፈጠራ ሥራውን ይዞ ቆሟል። ያበራው መብራት በላብራቶሪው ውስጥ እንዴት ሲያንጸባርቅ! ለሰብአዊ ዘር ያበረከተው አስተዋጽኦ ሲያስደስት!

ዋው ሲያስደንቅ! ጠንካራ ተማሪዎች! ልጆች በትጋት ሲማሩና ሲጽፉ ይታያሉ። የትምህርት ፍቅር! ትኩረታቸውና መሥራታቸው ተስፋን ያመጣል። የመማሪያ ክፍሉ ሁኔታ ያሳዝናል፣ ግን የእነሱ ጉጉት ደስታን ይፈጥራል።

በትንሿ ጎዳና ላይ አንድ ነጭ ግድግዳ ያለውና በቆርቆሮ የተሸፈነ ጣራ ያለው የቆየ ቤት። መግቢያው ቢጫ መጋረጃ ያለው ሲሆን፣ በላዩ ላይ የምግብና የንግድ ምልክት ማስታወቂያዎች በግድግዳው ላይ ተጽፈዋል።

ጭጋጋማ በሆነ ሰማያዊ መልክዓ ምድር፣ ሰፋ ያለ ሰማያዊ የውሃ ወለል በፊት ለፊት ይገኛል። በሩቁ ዳርቻ፣ በዛፎች ተከቦ ባለ ብዙ ቀለም ጣሪያ ያለው ክብ ቤተ ክርስቲያን ጎልቶ ቆሟል። ይህ የፍቅርና የመደነቅ ስሜት ያንጸባርቃል።

በትምህርት ክፍል ውስጥ ብዙ ብረታማ እግሮች ያሏቸው የእንጨት ጠረጴዛዎችና ወንበሮች በሥርዓት ተደርድረው ይታያሉ። ወለሉ ቡናማ የእንጨት ሲሆን፣ ትላልቅ መስኮቶች ብዙ የተፈጥሮ ብርሃን ወደ ክፍሉ እንዲገባ አድርገዋል። ክፍሉ ጸጥታ የሰፈነበትና ለትምህርት ዝግጁ የመሆኑ ስሜት ይፈጥራል።

ብሮኮሊ፣ ዙኪኒ እና ጥቁር ፍሬዎች በአረንጓዴ ምንጣፍ ላይ ተደርድረዋል። ምንጣፉ በግራጫ አስፋልት መንገድ ላይ ተዘርግቷል። ትንሽ ነጭ ጎመን ከብሮኮሊው አጠገብ አለ። አትክልቶቹ ለሽያጭ ቀርበው፤ አንድ ትንሽ ቢጫ ነገር ወለል ላይ ይገኛል።

ያማረና ትልቅ እርሻ በአረንጓዴነት በሰላም ተንጣሎ ይታያል። ደማቅ አረንጓዴ ቅጠሎች ያሉት ሰብል ከፊት ለፊት እስከ ሩቅ ድረስ የሚዘረጋ ሲሆን፣ በስተጀርባም ጥቁር ሰማያዊ ሰማይና ረዣዥም ዛፎች ይገኛሉ።

ማዕከላዊ ክብ ቀይ ዳራ ላይ በሰማያዊ ክብ የከበበ ኮከብ ያለው ጋሻ፣ ክንፎች፣ ጠመንጃ እና ሰይፍ አሉ። በጠርዙ የአረንጓዴ ቅጠል የአበባ ጉንጉንና ከታች የሰንደቅ ዓላማው ቀለሞች አሉ። ከላይ በአማርኛ እና በእንግሊዝኛ ጽሑፍ አለ።

በትልቅ የመናኸሪያ ጣቢያ ብዙ አውቶቡሶችና ታክሲዎች ተደርድረዋል። በተሽከርካሪዎቹ ዙሪያ ብዙ ሰዎች ይንቀሳቀሳሉ፤ አንዳንዶቹ ሻንጣ ይዘዋል። መጨናነቁ የከፍተኛ ብስጭትንና የመጓጓዝ ችኮላን ይገልጻል።

ጥቁር ሰማያዊ ልብስና ቀይ ነጠብጣብ ክራባት ያሰሩ አንድ ራሰ በራ ሰው ወንበር ላይ ተቀምጠዋል። ጠረጴዛው ላይ የተለያዩ ዕቃዎችና ሰነዶች አሉ። ሰዓት በእጃቸው ላይ አለ፤ ፈገግታ የሌለው እይታ አላቸው።

ዋው ሲያምር! ደማቅ ብርቱካናማ እና ጥቁር ላባ ያለው ትንሽ ወፍ ከዛፍ ቅርንጫፍ ጋር ተጣብቆ ይገኛል። ቅርንጫፉ ላይ የተጣበቀ ነፍሳት በአፉ ይዟል። ትላልቅ ዓይኖቹ ትኩረትን ሲስቡ፣ በዙሪያው አረንጓዴ ተፈጥሮ ውበት ሰፍኗል።

አንድ እጅ ብርቱካንን በአረንጓዴ የፕላስቲክ መጭመቂያ ላይ ተጭኖ ብርቱካን ጭማቂ ወደ ግልጽ ማጠራቀሚያ ሲፈስ ይታያል። በቀኝ በኩል የሎሚ ፍሬዎችና የካሮት መፍቂያ መሳሪያም ተጨምረዋል። ትዕይንቱ ትኩስነትን እና ጤናማ የአኗኗር ዘይቤን ያሳያል።

እረ ሲያበሳጭ! ከባድ ታንከር የጫነ ትልቅ የጭነት መኪና መንገድ ላይ ተኮልኩሏል። ከኋላውም ሌላ መኪና በመሰለፍ የትራፊክ መጨናነቅን አመላክቷል። የጭነቶቹ ብዛት ጭንቀትንና የትራፊክ መዘግየትን ይገልጻል።

በርካታ ወንዶች ደማቅ ሰማያዊ ልብስና የራስ መሸፈኛ ለብሰው መድረክ ላይ ሲጨፍሩ ቀርበዋል። ከኋላቸው ጥቁር ብርጭቆ የለበሱና ነጭ ልብስ የለበሱ የሙዚቃ መሣሪያ ተጫዋቾች ተቀምጠዋል። ከጀርባ ሰፊ ሰማያዊ ቀለም ባነርና የጡብ ግድግዳ አለ።

ሰማያዊና ነጭ የጥናት ጠረጴዛ እና ከሰማያዊ ትራስ ያለው የእንጨት ወንበር በክፍል ውስጥ አለ። ጠረጴዛው ላይ መጻሕፍት፣ አሻንጉሊቶች እና የጠረጴዛ መብራት ተቀምጠዋል። ከጀርባ ሰማያዊ ግድግዳና ሮዝ መጋረጃ አለ።

ዋው ሲያምር! በደንብ የደመቀ እና አዲስ የማንበቢያ ክፍል ነው ። ጠረጴዛና ወንበሮች በጥሩ ሁኔታ ተዘጋጅተዋል። ጥቂት ተማሪዎች በጥሞና በማጥናት ላይ ናቸው። ለትምህርት ምቹ ቦታ ነው!!።

ዋው ሲያምር! የተለያዩ የ"ሚሪንዳ" መጠጦች አስደናቂ ናቸው። የብርቱካንና የፖም ጣዕሞች ደስታን ይፈጥራሉ። ጠርሙሶቹ ላይ ያለው ንድፍና ቀለማት ማራኪ ናቸው። የመጠጣት ፍላጎትና የደስታ ስሜት ያነሳሳል። በእውነትም ሲያስደስት!

በብዙ ሕዝብ የተሞላ ስብስብ ትልቅ የኢትዮጵያን ባንዲራ ከፍ አድርጎ በኩራት ያውለበልባል። ይህ ስብስብ ጠንካራ የአገር ፍቅር ስሜትንና ለሕዝብ አንድነት ያለውን ቁርጠኝነት በግልጽ ያሳያል። ሕዝቡ በታላቅ ደስታና ግለት ባንዲራውን ያከብራል።

አንድ ቄስ ነጭ ጥምጣምና ጋቢ ለብሰው፤ የአምላክ እናት ሥዕልና የጽሑፍ ክፍል ያለበትን የቆየ መጽሐፍ ይዘዋል። ጢም ያላቸው ቄስ ከመጽሐፉ ሥዕላዊ ገጽ ጀርባ ያለውን የቤተክርስቲያን ግድግዳ ሥዕል ከበስተኋላው ያስመለክታሉ።

በነጭ ዳራ ላይ ብዙ ዓይነት ጫማዎች በዘፈቀደ ተበታትነዋል። ቡናማ የቆዳ ቦት ጫማዎች፣ ቀይ የስፖርት ጫማዎች፣ ጥቁር የቁርጭምጭሚት ቦት ጫማዎችና ነጭ እስኒከሮች ይገኙበታል። ይህም የፋሽን መደነቅንና የልዩ ልዩ የጫማ ምርጫን ይገልጻል።

ረጃጅም የእምነ በረድ ደረጃዎች ወደ ኢትዮጵያ ፖስታ አገልግሎት ዋና መስሪያ ቤት ህንጻ መግቢያ ይወጣሉ። አንድ ሰው ደረጃውን እየወጣ ወደ በር ሲገባ፣ በግራ በኩል ቢጫ ፖስታ ሳጥኖችና አረንጓዴ የቆሻሻ ማጠራቀሚያ ገንዳ ይታያሉ።

በጥቁርና ቀይ ቀለም የተሰራ ኃይለኛ ሽቦ አልባ የኤሌክትሪክ ድሪል ይታያል። አዲስና በሃይል የተሞላው መሳሪያው ለግንባታና ለጥገና ስራ ቅልጥፍናንና ምቾትን ይሰጣል። ይህ የጥራትና የተሟላ ዝግጁነት ስሜት ይፈጥራል።

ምንኛ ድንቅ ጫማ ነው! አረንጓዴ፣ ቢጫና ቀይ የሆነው የኢትዮጵያ ሰንደቅ ዓላማ በጫማው ላይ! በደማቁ "ኢትዮጵያ " የሚል ጽሑፍ ያለው፣ ለሩጫም ለመራመድም ተመራጭ ነው!

ጥራትና መደበኛነት የሚንጸባረቅበት የቆዳ ጫማ። የሚያብረቀርቅ ቡናማ ቀለም ያላቸው ሁለት የወንዶች ጫማዎች፣ የኦክስፎርድ አይነት ሆነው አሉ። ጫማዎቹ ጥቁር ገመዶች ያሏቸው ሲሆን፣ ፊት ለፊት በኩል የተሰፋ የካፕ ቅርጽ አላቸው።

በርካታ ጽሑፎችና ሥዕሎች ያሉት የጋዜጣ ገጽ ነው። በአንድ ሥዕል ላይ፣ ጎማ በተገጠመለት ወንበር ላይ የተቀመጠች ሴት በሁለት ወንዶች ታጅባለች። ሌላኛው ሥዕል የከተማዋን ረዣዥም ሕንፃዎች ያሳያል።

በቀይ፣ ቢጫ እና ሰማያዊ ቀለም የተቀባ የደበዘዘ መጽሐፍ ሽፋን አለ። በሽፋኑ ላይ ጥቁር ቀለም ያለው ትልቅ “ቦርጨቅ!” የሚል የአማርኛ ጽሑፍ ተቀምጧል።

ባህላዊ የስነ-ህንጻ ጥበብ የተንጸባረቀበት እጅግ ግዙፍ መኖሪያ ቤት ዋው ሲያምር!!። የከፈተው የብረት በር ግርማ ሞገስ ያለው ሲሆን፣ በዙሪያው ያሉት አረንጓዴ ዕፅዋት ደስታን ይፈጥራሉ። የቤቱ ስፋትና ውበት ሲያስደንቅ፣ ሀብትና የቅንጦት ሕይወት ይንጸባረቅበታል።

ከብዙ ሰዎች መካከል ወንዶችና ሴቶች በክበብ ተቀምጠው ባህላዊ ምግብ ይበላሉ። መሃል ላይ ጥቁር ድስት ውስጥ ፈሳሽ ወጥሲሆን፣ ዱላ በመጠቀም ከእንጀራ ላይ ያነሳሉ። ብዙ ወንዶች ጃኬት ደርበዋል፣ አንዱ ነጭ ሻሽ ተጠቅልሏል። የውጪው ዳራ ቀላል ቡናማ ግድግዳ አለው።

ባልና ሚስት ከትንሽ ልጃቸው ጋር በስቱዲዮ ውስጥ የቤተሰብ ፎቶ ተነስተዋል። ሁሉም በባህላዊ የሀበሻ ልብስ ሲያምሩ ይታያሉ። ሁለቱም ወላጆች ፈገግታ አሳይተው፣ ልጅቷን ስትመለከት፣ ፎቶው የፍቅር፣ የደስታ እና የቤተሰብ መተሳሰርን ስሜት ያንፀባርቃል።

ደስተኛ ቤተሰብ ከቤታቸው ውጪ ባለው ኮብልስቶን በተነጠፈ መንገድ ላይ ቆመዋል። ወላጆቹና ትንሽ ሴት ልጃቸው ነጭ የባህል ልብስ ለብሰዋል፤ ወንዱ ልጅ ጂንስና ቲሸርት ለብሷል። አንድ ትልቅ ጥቁር ውሻ በግራ በኩል ቆሟል፤ ሁሉም ፈገግታ ያሳያሉ።

አንድ ክብ ቀይ ምስር ወጥ በሰፊ የእንጀራ መሃል ላይ ቀርቧል። የእንጀራው ጠርዝ ተጠቅልሎ ውስጡን ከብቧል። ደስ የሚል ባህላዊ ምግብ ነው።

በሱቅ ግድግዳ ላይ ጥቁር እጀታ ያላቸው ቴፋል መጥበሻዎች ተሰቅለዋል። የመግዛት ጉጉት እና ደስታ የሚሰጠው የዘመናዊነት ስሜት ምርጥ ምርጫን በመግለጽ ምቾትን ያሳያል።

ጋዜጣው የተለያዩ ፖለቲካዊ እና ኢኮኖሚያዊ ጉዳዮችን እጅግ በጣም ጥሩ ሽፋን ሰጥቷል። ትልቁ ርዕስ ከዋጋ ግሽበት ጋር በተያያዘ የኑሮ ውድነት ጭንቀትን ይገልጻል። የዜናዎቹ አስፈላጊነት ድንቅ ነው ።

ዋው! የባህል ልብሷ ውበት እጅግ መደነቅን ያጭራል። በራስ መተማመን የተሞላበት አካሄዷ የብሔር ፍቅርን እና ደስታን ያሳያል። አቤት ግርማ !!

ሲያስደስት! ሰውዬው በክብር ሲመጣ ሲያስደምም! ታላቅ አቀባበልና ጭብጨባ ደግሞ ሲያስገርም! በእጁ በልቡ ላይ አድርጎ አመስጋኝነቱን ያሳያል። የሰዎቹ ደስታና አድናቆት ሲያምር! ሲያጓጓ! ድንቅ!

ዋው ሲያስደስት! ጥቁር የመመረቂያ ኮፍያ ለብቻው በነጭ ቦታ ላይ ተቀምጧል። ከኮፍያው ጎን ጥቁር ቴስል ተንጠልጥሏል። የስኬትና የመደነቅ ስሜት! ኮፍያው ለምረቃ ሥነ-ሥርዓት የተዘጋጀ ነው።

በቢጫ ማሽኖች የተሞላው ይሄ ፋብሪካ የኢንዱስትሪን ታላቅ ኃይልና የጥረትን መንፈስ ያንጸባርቃል። በብዛት የተደረደሩት ኮብልስቶኖች ለከተማ ዕድገት ያለውን ጽኑ ተስፋ ይገልጻሉ።

ረጃጅም ድንጋያማ ተራሮች መካከል ከከፍተኛ ቦታ በብርቱ የሚወርድ ነጭ የውሃ ፏፏቴ ይታያል። በፏፏቴው ዙሪያ ጥቁር እና ቡናማ ድንጋዮችና አረንጓዴ የደን ሽፋን ይገኛል። ይህ ተፈጥሯዊ ትዕይንት ኃይለኛ የውሃ ፍሰትን ያሳያል።

ዋው፣ በጣም ያምራል! ሲገርም! ይህ ወጣት ቆንጆ ጥምዝ ፀጉርና ንጹህ የተስተካከለ የጎንና የኋላ ቅንጠት አለው። እጅግ በጣም ጥሩ የጎን እይታ፣ የሚያሳይ፣ ዘመናዊ የፀጉር አቆራረጥ ነው።

ዋው ሲያስገርም! ኮሎኔል/ጀኔራል ከበደ ረጋሳ! የወታደር ዩኒፎርም ደስ ይላል። በትከሻው ላይ ያሉት የክብር ምልክቶች አስደናቂ ናቸው። የኢትዮጵያ ሰንደቅ ዓላማ ከበስተጀርባ አሉ። በፊቱ ላይ ቁም ነገር እና በራስ መተማመን ይነበባል። የሀገር መከላከያ ሰራዊት ልብስ ያምራል።

ህጻናት በመርከብ ቅርጽ ባለው የመዝናኛ መሣሪያ ላይ ተቀምጠዋል። አረንጓዴ፣ ሰማያዊና ቀይ ቀለማት ያሉት መዋቅሮች በዛፎችና ሕንፃዎች መካከል ይገኛሉ። ልጆቹ አስደናቂ ደስታ ይታይባቸዋል።

ዋው! ሲያስደስት! በእትዮጵያ አየር መንገድ ሲጓዙ ቡና መጠጣት እንዴት ያምራል! ከሰማይ ላይ ያለውን ደመናና ሰማያዊ እይታ ማየት ሲያስደምም! እጅ በብርሃን የተሞላ ኩባያ ሲይዝ ያምራል። ሲያስደስት! ምርጥ ጉዞ!

ብዙ ወንዶች ነጭ ልብስና ቆብ ደርበው የባህል መቋሚያ የዘው በረጅም መስመር ቆመዋል። በስተጀርባ በድንጋይ ግድግዳ ላይ በርካታ ባንዲራዎች ተሰቅለዋል። ቦታው ብዙ ሰው በተሰበሰበበት ክፍት ሜዳ ነው።

ሰውዬው በትጋት ብዙ የተጫኑ ዕቃዎችን ከቫን መኪና ጣራ ላይ ሲያስተካክል ይታያል። አንድ ጥቁር ልብስ የለበሰ ሰው ረዣዥም የእንጨት እና የብረት ቁርጥራጮችን ከላይ ሲያስተካክል፣ ከታች ያሉት ሰዎች እጃቸውን ዘርግተው ይረዷቸዋል።

ዋው! ሲያስደንቅ! ሁለት ሴቶች በባህላዊ የሙርሲ ልብስና ከንፈራቸው ላይ ሰፊ የሸክላ ሳህኖች አላቸው። ሰማያዊው ባለነጥብ ጨርቅና የሚያማምሩ የእጅ አምባሮች ሲያምር! የጥንታዊ ባህል ታላቅ ውበት!

የእግር ኳስ መጫወቻ መሳሪያዎች! በእውነት የሚደነቁ ናቸው! ያ አዲስ የተነፋ የሚያብረቀርቅ ኳስ ሲያዩ፣ ልብዎ በደስታ እንደሚዘል ይሰማዎታል! አስደናቂው የቡድን ማልያ እና ኃይል የሚሰጡት የኳስ ጫማዎች ሜዳ ላይ ሲለበሱ፣ እንደ ታላቅ ተጫዋች ነው የሚሰማዎት!

ዋው! ኮፍያ ያደረገች ሴት ጣፋጭ ጭማቂ እየጠጣች ነው። በጠረጴዛው ላይ ትኩስ ሙዝ፣ አቮካዶና ሌሎች ፍራፍሬዎች አሉ። ሲያስደንቅ! በደማቅ ቀለማት በተሞላ ስፍራ ውስጥ፣ ዘና ያለና ደስተኛ ጊዜ መሆኑን ይናገራል። እግዚኦ ሲያጓጓ!

ዋው ሲያስደስት! የቆዳ እንክብካቤ ምርቶች ጎን ለጎን ሲደረደሩ ይታያሉ። ማጽጃ፣ እርጥበት ማድረጊያ እና የቫይታሚን ሐ ሴረም ሲያስደንቁ! ለቆዳ ጤንነት ሲያጓጉ! እነዚህ ሁሉ ምርቶች ሲያምሩ! ቆዳን ለመንከባከብ ሲመች!

ዋው ሲያምር! በዘመናዊ ጥበብ የተገነባ ባለ ሁለት ፎቅ ቪላ። ሰፊው የአትክልት ስፍራውና አረንጓዴው ሳር ለዓይን ይማርካል። የቤቱ አሠራር ልዩና አስደናቂ ነው። በሰላም ለመኖር የሚያጓጓ ቤት! መልክዓ ምድሩ ደስታን ይፈጥራል።

ውይ ሲገርም! ሴትየዋ ከፊቷ መሬት ላይ በእሳት ፍም ላይ እንጀራ ትጋግራለች። ከእንጨት በተሰራ ጎጆ ደጃፍ የለበሰች አሮጊት በሀዘን ተቀምጣለች። የገጠሩ ኑሮ ሲያስገርም! የእንጀራ ትጋት ሲያስደንቅ! የጎጆዋ አሮጊት ሰላም ይስጥልን እናታችን።

ወጣት ሴት አንገቷ ላይ ጥቁር ገመድ ያለው የብር ሐብል ለብሳለች። ሴትየዋ ጥልፍ ያለው ሰማያዊ፣ ቀይ እና ነጭ ባህላዊ ልብስ ለብሳለች። የሐብሉ መሐል ላይ አንድ ሰው የተሳለበት ክብ ቅርጽ ያለው የብር ሳንቲም መሰል ነገር አለ።

አንዲት ሴት በሚቀጣጠል እሳት ላይ እንጀራ ትጋግራለች። ይህቺ ሴት እንጀራውን ለማውጣት እንፋሎቱን በአፏ አየር በመስጠት ትገፋለች። በአንድ እጇም ጥላሸት የነካው ጀርባው የቆሸሸ የእንጀራ ማውጫ ስፌድ ይዛለች።

ያ ሁሉ ፍሬ! የሙዝ እና የሐብሐብ ክምር ደስ ይላል። ሲያጓጓ! በከተማው መንገድ ዳር ያለው ሽያጭ በረከትን ይመኛል። የደማቅ ፀሐይ እና የከተማው ድባብ ያስደስታል። ሲያምር!

ዋው ሲያምር ! ተራራው በብዙ ዛፎች ተሸፍኖ ። ጥቅጥቅ ያለው አረንጓዴ ደን የሰላም ስሜት ይሰጣል !!። ተፈጥሮአዊ ውበቱና ስፋቱ ያስደንቃል !። በአድማስ ላይ ያለው ብርሃን የመረጋጋት ስሜት ይፈጥራል ።

የጎን መንገድ ላይ ብዙ አይነት ፍራፍሬዎች ለሽያጭ ተደርድረዋል ፤ ሙዝ ፣ ብርቱካን ፣ ሐብሐብ እና አቮካዶ ይታያሉ። አንድ ወጣት ወንበር ላይ ተቀምጦ ስልኩን እያየ ሲሆን፣ ፍራፍሬዎቹ በመደርደሪያ እና በፕላስቲክ ሳጥኖች ውስጥ ተቀምጠዋል።

የምግብ ማብሰያ ምድጃ እና ኦቭን ድራየር ወይም የምግብ ማድረቂያ በአንድ ላይ ያለዉ እቃ በመሆኑ ኑሮን ቀላል ያደርጋል!። ምርጥ እና ቀልጣፋ አገልግሎቶ የሚሰጥ የምድጃ አይነት ነዉ።

በመስታወት ጠርሙስ ውስጥ ያለው ንጹህ የአምቦ ውኃ የጤናና የተፈጥሮ ልግስና ምልክት ነው። የጠርሙሱ አረንጓዴ ቀለም ትኩስነትን ሲያሳይ፣ የጥማትን ስሜት በደስታ ያረካል!

በጡብ ግድግዳና በተነባበረ የእግረኛ መንገድ ዳር፣ ሃባቦች በእንጨት ጋሪ ላይ ተከምረዋል። አንድ ሰው ደግሞ ከሃባቦቹ በስተጀርባ በግድግዳው ግርጌ ተቀምጧል። የእግረኛ መንገዱ ግራጫና ቀይ ነው።

አቤት ግዝፈቱ! የኢትዮጵያ ዘመናዊ ኤሌክትሪክ ባቡር ነው። በአረንጓዴ፣ ቢጫና ቀይ ያሸበረቀው ይህ ባቡር፣ አገሪቱ ወደ ከፍተኛ የልማት ምዕራፍ እየተሸጋገረች መሆኗን የሚያሳይ የኩራትና የዘመናዊነት ምልክት ነው።

የጋዜጣ ገጽ በጣም ብዙ ማስታወቂያዎችንና ዜናዎችን አቅፎ ይዟል። ከታላቁ አርዕስት በታች አንድ ሰው በመድረክ ላይ ሲናገር እጅግ በጣም ጥሩ የሚመስል ጉባኤ ደስ የሚል የመከታተል ስሜት ያሳያል። የተለያዩ የድርጅት ማስታወቂያዎች አሉ።

በአንድ ቦታ ላይ ብዙ የደረሱ ቆስጣዎች ተሰብስበው አድገዋል። ቆስጣው ለአይን ማራኪ እና ለመቆረጥ የተዘጋጀ ነው። የቆስጣው አተካከል ግን መስመር የሌለው እና በዘፈቀደ የተተከለ እንደሆነ በመካከላቸው ያለው ክፍተት ያስታውቃል።

በሲኒ ጥቁር ቡና፣ ከሱ በስተጀርባ ጥቁር ጀበናና ዕጣን ማጠንጠኛ አሉ። የቡና ፍሬዎች ባለ ብዙ ቀለም ባለው ጎድጓዳ ሳህን ውስጥና በጠረጴዛው ላይ ተበትነዋል። ሁለት ቀረፋዎች ከጽዋው አጠገብ ተቀምጠዋል፣ ይህም አስደሳችና መዓዛማ የቡና ሥርዓትን ያሳያል።

ዋው ሲያምር ! የሃይማኖት በዓል ድባብ ሲያስደንቅ ! ብዙ ምዕመናንና ካህናት በብዛት መኖራቸው ሲያጓጓ ! ደማቅ ብርሃንና የቤተክርስቲያን ሥዕል ሲያስደስት ! እረ ሲያስገርም!

ዋው ሲያምር! ውብ የሆነች ወጣት ቆንጆ ሴት ነች። ልዩ የሆነው የፀጉር አሠራሯ ያስደንቃል! የባህል ልብሷ ደመቅ ያለ ሲሆን የሚያምር ጌጥ አለው። በእጅዋ አገጯን ይዛ የሆነ ነገር በጥልቅ የምታስብ ትመስላለች። ማራኪ ሜካፕ ያላት ሴት!

አቤት እንዴት ደስ ይላል ! የእርዳታ መኪኖች መድረስ ለተቸገሩት ታላቅ ተስፋን እና የልብ ደስታን ይፈጥራል። የእርዳታው ፍሰት ፍቅርን ያሳያል ።

ሲገርም! እጅግ በጣም ሥራ የበዛበት የገበያ ስፍራ። ሰዎች በብዛት ተሰብስበው የሸክላና የብረት ዕቃዎችን ይገዛሉ። አንዲት ሴት በድንጋይ ላይ ተቀምጣ ዝንጅብል ስትሸጥ፣ ሌላዋ ደግሞ መሬት ላይ አትክልት ትሸጣለች። የሚያምር የእለት ተእለት ግርግር!

የሚያብረቀርቁ፣ የብር ቀለም ያላቸው ሁለት የሴቶች ጫማዎች ናቸው። ጫማዎቹ ቀጫጭን ተረከዝ ያላቸው ናቸው፣ አንደኛው ጫማ ወደ ላይ የተገለበጠ ነው፤ በመካከላቸው ደግሞ በትንሽ ድስት ያለች አረንጓዴ ተክል አለ።

ለሕፃናት የተዘጋጁ ሮዝ ቀለም ያላቸው ለስላሳ ጫማዎች። እያንዳንዱ ጫማ በሹራብ የተሰራ የቁርጭምጭሚት ክፍል ያለው ሲሆን፣ ከፊት በኩል ጥንቸል የሚመስል ቅርጽ አለው። ጫማዎቹ ነጭ ጀርባ ላይ ተቀምጠዋል።

በጨለማ በሆነ አነስተኛ ሱቅ ውስጥ፣ በርካታ ቀይ፣ ጥቁር እና ብርቱካናማ ቀለማት ያላቸው የቆዳ ቀበቶዎች በብዛት ተንጠልጥለው ይታያሉ። አንዱ ግለሰብ በግራ በኩል ቆሞ ሲታይ፣ ይህም የንግድ እና የጥረት ስሜትን ያንጸባርቃል። ብርሃን ከመግቢያው በኩል ወደ ውስጥ ይገባል።

ሲያስደንቅ! የአማራ ብዙኃን መገናኛ ድርጅት አርማ እንዴት ይማርካል! አረንጓዴው ቀለም ፍቅርን ይፈጥራል! የሬዲዮ ማሰራጫ መሳሪያው ሲያስገርም! በእርግጥ የድርጅቱ አስፈላጊነት እንዴት ይደነቃል! የመረጃ ማስተላለፍ ሲያስደስት!

እጅግ በጣም ጥሩ የሆኑ የአሥራ ሁለት የምዕራብ አፍሪካ ሀገራት ሰንደቅ ዓላማዎች በደስታ ተሰድረው ቀርበዋል። የሚያምሩ አረንጓዴ፣ ቢጫና ቀይ ቀለማት ፍቅርና አንድነትን ያንጸባርቃሉ። ከስር የእያንዳንዱ ሀገር ስም በትክክል ተጽፏል፤ የመደነቅ ስሜትንም ይፈጥራል።

ደስታና ኩራት! ዋው ሲያስደንቅ! ባህላዊ ልብስ የለበሱ ፈረሰኞች ውበት ጨምረዋል። ፈረሶች በቀይና ሰማያዊ ጥምጣም አጊጠዋል። ፈረሰኞቹ ጦር በመያዝ በበዓል ስሜት በጋለ መንፈስ ሰልፍ ላይ ናቸው። በጣም የሚማርክ ድባብ ነው።!!

አቤት! ይህ ምንኛ የሚያምር የፍቅርና የባህል ማዕድ ነው። በብዙ አበባና በባህላዊ መሶቦች ያጌጠው መቀመጫ የሠርግ ወይም የሌላ በዓል ድምቀት ነው!

ለእንጀራ መጋገሪያ የሚያገለግል እጅግ በጣም ጥሩ እና ዘመናዊ መጥበሻ ነው። ጥቁር መጥበሻው ከብር ሽፋን ጋር በመታየቱ የምግብ ዝግጅትን በጣም ደስ የሚል ያደርገዋል።

በደማቅ ሰማያዊ ሰማይ ስር፣ ቢጫ አበባዎች እና አረንጓዴ ቡቃያዎች ያሉት የተክል ቅርንጫፍ በቅርብ ርቀት አለ። ቅርንጫፉ በቀጭኑ ወደ ላይ ወጥቷል፤ ከበስተጀርባ ሌሎች የዛፍ ቅጠሎች አሉ።

ከላይ የተሰቀለ ድልድይ ሰፊ ወንዝ ላይ ተዘርግቷል። ነጭ የብረት ኬብሎች ረዣዥም ምሰሶዎችን አያይዘው የመንገድ መስመሮችን ይይዛሉ። በዙሪያው አረንጓዴ የደን እና የከተማ ስፍራዎች ይገኛሉ። በድልድዩ ላይ ስንት የትራፊክ መስመሮች አሉ?

ዋው ሲያምር! ይህ ሮዝ ካልኩሌተር በጣም ደስ ይላል። የቁጥሩ መደቦች እና ቁልፎች ሲማርኩ! የሂሳብ ስራ ለመስራት ያጓጓል። ማሳያው ላይ አስራ ሁለት ዜሮዎች ተጽፈዋል። ፈዛዛ ሮዝ እና ጥቁር ሮዝ ቀለሞች ተቀላቅለዋል።

በሽቦ መሠረት ላይ የተቀመጡ ብዙ የእጅ ሥራ የሆኑ ወንበሮች አሉ። ወንበሮቹ በጥቁር፣ በቢጫ እና በነጭ ክሮች በተሰሩ ክብ ንድፎች ያጌጡ ናቸው። ከበስተጀርባ በተመሳሳይ ቅርጫቶች ውስጥ የቤት ውስጥ ተክሎች አሉ።

ውብ የሆኑ ዘመናዊ የዌብ ካሜራዎች በተቆጣጣሪ ማያ ገጽ ላይ ተደርድረዋል። በጣም የሚያስገርም የቴክኖሎጂ ብዛት ሲሆን፣ የተለያዩ ጥራት ያላቸው አራት ካሜራዎች ተቀምጠዋል። እጅግ በጣም ጥሩ የቪዲዮ ጥሪ ልምድን ለማሳየት የተደረገ ዝግጅት መሆኑ መደነቅን ይፈጥራል።

ይህ ጥንታዊ ሕንፃ የሀዘን እና የትዝታ ስሜት ይፈጥራል። በተራራ ላይ የቆመው ጥቁርና ድንጋይ የመሰለ የጎንደር ግንብ ፈርሶ ይታያል፤ ከፊት ለፊቱም የደረቀ እና ቅርንጫፉ የተቆራረጠ ዛፍ ጎልቶ ይታያል።

አንድ መነፅር ያደረጉ ነጭ ሸሚዝና ክራቫት የለበሱ ሰው ከጎናቸው ካለች ረዥም ጸጉር ያላት ሴት ጋር ቆመዋል። ሁለቱም ፈገግታ ያዘሉ፣ በቅንነት የተሞላ ፊት አላቸው።

ጥቁር የብረት ቢሮ ዕቃ መያዣ በጣም የሚያምር ነው። እርሳሶች፣ መቀሶች እና የተለያዩ የቢሮ እቃዎች እጅግ በጣም ጥሩ ተደራጅተዋል። ይህ አደረጃጀት የሚደንቅ ነው።

የአባ ፀበል አረጫጭ የሰዎቹ እሽቅድድም ምንኛ ደስ ይላል ፤ በተለይ ፀበሉ እያረፈበት ያለው ልጅ ሳቁ ለሚያየው ሐሴትን ይቸራል ፤ የምናፍቀው ጊዜ ነው ጥምቀትን

ይህን 'ላይፍቦይ ቶታል 10' ሳሙና ልጃችን ከጀርሞች እንደሚከላከል ሳውቅ እጅግ በጣም እፎይታ ይሰማኛል ! የልጁ ንጹህ ፈገግታም ልዩ ደስታን ያሳያል!

አንዲት ወጣት ሴት የኢትዮጵያ ባህላዊ ነጭ ልብስ በፋሽን መድረክ ላይ ለብሳለች። ቀሚሱ በብሔራዊ ባንዲራ ቀለሞች ያጌጠ ነው። ሴትየዋ በእጇ የቆዳ ቦርሳ ይዛ በአንድ እግሯ ቆማለች።

የሽንኩርት ተክል ድንቅ ጥቅም እያለው ሲቆረጥ እንባን ማስከተሉ ምንኛ ያሳዝናል! ለእያንዳንዱ የምግብ አይነት መዓዛና ጣዕም የሚሰጥ ብርቅዬ ንጥረ ነገር ቢሆንም ህመም መፍጠሩ ያስቆጫል። ይህንን ሁሉ የሕይወት ሀቅ ሳስብ ከልብ ርኅራኄ ይሰማኛል።

በመጀመሪያው ረድፍ ላይ ቡናማ ቆዳዎች በመቁረጫ ጠረጴዛ ላይ ተከምረዋል። ከበስተጀርባ አንዲት ሰራተኛ ሰማያዊና ጥቁር ሸሚዝ ለብሳ ቆዳን ለመለካትና ለመቁረጥ በትጋት ትሰራለች።

አምስት የተለያዩ የኢትዮጵያ ቢራ ጠርሙሶች በአንድ ላይ ተደርድረዋል። ቅዱስ ጊዮርጊስ የሚለው ቢራ በቀይና ቢጫ መለያው ጎልቶ ይታያል። ከበስተጀርባው የደበዘዘ የመጠጥ ቤት መደርደሪያ ሲኖር፣ እነዚህ ጠርሙሶች የደስታና የመጠጥ ፍቅር ስሜትን ይገልጻሉ።

አዲስ የተስፋ ሰማያዊ ሽፋኖች። እነዚህ ማስታወሻ ደብተሮች ገና ያልተጻፉ ታሪኮችን እና የፈጠራን ብሩህ የወደፊት ጊዜ ይዘዋል። ደማቅ ቀለሞቹ የመማር ጉጉትንና የሕይወትን አዲስ ምዕራፍ ያበስራሉ።

የፋሲል ግንብ በጎንደር ከተማ የሚገኝ ጥንታዊ እና ታሪካዊ ቅርስ ነው። ይህ ቅርስ በአጤ ፋሲል ዘመነ መንግስት የተገነባ በአሁኑ ሰአትም በዩኒስኮ ተመዝግቦ የሚገኝ ታሪካዊ የስነ-ህንፃ ውጤት ነው።

የምትስቅ ሴት በጣም ደስ የሚል ቢጫ ጃኬት ለብሳ እጅግ በጣም ጥሩ ሰማያዊ የማስታወቂያ ፍሬም ይዛለች። ፍሬሙ በሚያምር ሁኔታ የንጥረ ነገሮችን ስዕሎችና "ለእያንዳንዱ ህጻን፣ የተመጣጠነ ምግብ" የሚል ጽሑፍ ይዟል።

በርካታ ቀይና ነጭ ብረቶች ያሏቸው የቴሌኮምኒኬሽን ማማዎች ከታች ወደ ላይ ተነስተው ይታያሉ። ማማዎቹ ትላልቅ የክብ ሳተላይት አንቴናዎች አሏቸው፤ ከበስተጀርባውም በነጭ ደመናዎች የተሞላ ሰማያዊ ሰማይ አለ። ይህ የምስል ገለጻ የእድገትንና የመተማመንን ስሜት ያንጸባርቃል።

ሰማያዊ ሰማይ ስር፣ ከተለያዩ የእንጨት ግድግዳዎች እና ሾጣጣ ገለባ ጣሪያዎች የተሰሩ በርካታ ክብ ጎጆዎች ተሰልፈዋል። ትላልቅ ዛፎች ከኋላው ያሉ ሲሆን፣ ዙሪያውን ደረቅና አረንጓዴ ሣር ይገኛል።

ከበስተጀርባ የተቆለሉ ብዙ የካርቶን ሳጥኖች አሉ፤ ይህም የእርዳታ ሥራ መሆኑን ያመለክታል። ከፊት ያለው ሮዝ እሽግ የኢትዮጵያ ቀይ መስቀልን አርማ ያሳያል። በቀኝ በኩል ደስ የምትል የዜና አቅራቢዋ አለች፡፡

አቤት ታላቅ ወግና መተሳሰብ! ሰዎች በብዛት ተሰብስበው አንድ ላይ እየበሉ! ይህ የመረዳዳትና የአብሮነት መገለጫ ነው! በጋራ መመገብ የኢትዮጵያዊነት ውበት! እንዲህ ያለው ፍቅር ይብዛልን!

ዋው ሲያምር! ሁለት ቆንጆ ሴቶች አዲስ፣ ባህላዊ የኢትዮጵያ ልብሶችን ለብሰዋል። የልብሶቹ ነጭና ግራጫ ቀለም ሲያስደንቅ፣ በጥቁርና ቢጫ ክሮች ያጌጡ ናቸው። የአድናቆትና የውበት ስሜት!

በደማቅ አረንጓዴ ጀርባ ላይ "አሸናፊዎች " የሚል ጽሑፍ ጎልቶ ይነበባል። በሰማያዊ ክበብ ውስጥ "10 ጊ ባ ዳታ" የሚል ጽሑፍ በወርቃማ ሪባን ታስሮአል።

ዋው ሲያኮራ! የንፅህና መጠበቂያ ምርቶች በመደርደሪያ ላይ ተደርድረው አሉ። የተለያዩ ምርቶችና ቀለሞች ሲያምሩ! የንፅህና ምርቶች በብዛት ሲቀርቡ መገኘቱ ሲያስደስት! ይህ ሁሉ ምርጫ ሲያስደንቅ!

በዚህ ምስል ውስጥ አንድ ሴት በቀይ መክሰስ እና በነጭ አልባሳ ተለብጋ በባህላዊ የቡና ወይም የሻይ እንቅስቃሴ ላይ ታይታለች። በብርሃን የተሞላ አካባቢ ውስጥ ከባህላዊ የቡና ቆሻሻ ውስጥ እንደሚታይ ከትንሽ ኩባያ ውስጥ ነው።

ሲያስፈራ! ይህ እሾሃማ ተክል ልብን በድንጋጤ ይሞላል። እሾሁ ሲያስደነግጥ! አበባው ውብ ቢሆንም በአደገኛ ነገሮች ተከቧል። ሲያስፈራ! የሾሆቹ ሹልነት ይረብሻል፤ ከመንካት መቆጠብ ብስጭትን ያስቀርል! እግዚኦ! ሲያስጠላ!

ዋው! ይህ አርማ የመተማመንና የሰላም ስሜት ይሰጣል! ሲያስደንቅ! ሰማያዊ ጃንጥላ ከኢትዮጵያ ካርታ ላይ ሲጠልል መከላከያን ያመለክታል። በጃንጥላው ስር የተሰበሰቡ ሰዎች ደስታንና አንድነትን ያሳያሉ።

ዋው ሲያምር ! በብር ሳህን ላይ የተጠበሱ ዓሳዎች ክምር አለ ። ወርቃማው ቀለም ሲያስደስት ፤ ለምግብነት ዝግጁ የሆነ ጣፋጭ ምግብ ነው ። ሲያስጎመጅ !

ሁለት አትሌት ሴቶች በቀይ የሩጫ ትራክ ላይ መሰናክል ሲዘሉ፣ ትኩረትና ጉልበት በተሞላበት ሁኔታ ላይ፣ ሰማያዊው ሰማይ እና አረንጓዴው የሣር ሜዳ ደግሞ ለትግላቸው መድረክ ሆኗል።

ዋው፣ ሲያስደንቅ! አንድ ታታሪ ሰው በባህላዊ ማሰሪያ ላይ ነጭ ክሮችን እየገመደ ነው። በቀይ እና ነጭ ሻርፕ ያጌጠው አንገቱ ውብ ነው። የባህላዊ ጨርቃጨርቅ ስራው ጥልቅ ትኩረትን ይፈልጋል። አስገራሚ ሽመና!!!!!

ዋው ሲያስደስት! ሴቶች በሰማያዊና ነጭ ባህላዊ ልብስ በደስታ እየዘፈኑና እየጨፈሩ ነው። አንዷ ክ በሮ እየመታች ነው። ሜዳ ላይ ቆመው በደስታ እየተዝናኑ ነው። የአድናቆት ስሜት!

በአንድ ላይ የቆሙ የኢትዮጵያ ቢራዎች አስደሳች ድባብን ያመለክታሉ። የቅዱስ ጊዮርጊስ፣ ሀረር እና ሌሎች ጠርሙሶች የጓደኝነትንና የአንድነትን መንፈስ ይወክላሉ። ለበዓል የደስታ ጥሪ!

ፀሐይ በሩቅ ተራሮች መካከል ስትጠልቅ ሰፊ ጨለማ ደንና ብርሃን ያዘለ ውሃ ወለል እና ግራጫ ደመናዎች ሰማዩን ሞልተውታል። ከላይ ጥቁር የሳር ክዳን ጠርዝ ተንጠልጥሏል። ትዕይንቱ መረጋጋትንና የተፈጥሮን ውበት ያንጸባርቃል።

በጣም ደስ የሚል እና የሚያምር ክብ አርማ! አርማው በእርሻ መሬት ላይ የስንዴ ተክልና የኢንዱስትሪ ፋብሪካን ሲያሳይ፣ ከታች ደግሞ የሰብል ዘለላዎች አሉ። ከላይ ነጭ ርግብ ቅርንጫፍ ይዛለች፤ ይህም የእድገትንና የሰላምን ስሜት ይፈጥራል።

ራዲዮ እኮ ድንቅ የቴክኖሎጂ ስጦታ ነው! በሩቅ ያለውን ዜና፣ ትምህርትና መዝናኛ በቅጽበት ወደ ጆሯችን ያመጣል። በተለይ በሩቅና በገጠራማ አካባቢ ያለውን ሰው ያለ ምንም መሰናክል በድምፅ ያገናኛል። ይህ ዓለምን እንደ ቀላል ወረቀት ያቀረበ ታላቅ ፈጠራ ነው!

ዋው ሲያምር! የሃይማኖታዊ ሥርዓት አካል የሆነ ወርብ። ደስታ። ሴቶች የቤተክርስቲያን ልብሶች። ፍቅር። የኢትዮጵያ ሰንደቅ ዓላማዎችን ይዘው አሰላለፍ። መረጋጋት። ደማቅ ቀለሞችና ሰማያዊ ሰማይ ይታያል።

እጅግ በጣም ጥሩ የሆኑ የአፍሪካ መሪዎች በወታደራዊና የባህር ኃይል ዩኒፎርም በደስታ ተከበዋል። ነጭ ካባ የለበሰ አንድ ሰው መሃል ላይ ቆሟል፤ በዙሪያው ያሉት ሁሉ በፍርሃትና በጭንቀት ይመለከቱታል። በጣም ውብና የሚያምር ታሪካዊ ትዕይንት ነው።

አንድ ደማቅ ባህላዊ ነጭ ቀሚስ የለበሰች ወጣት ሴት በራስ መተማመን ስሜት ተሞልታ እጇን በወገቧ ላይ አድርጋ ቆማለች፤ በዙሪያዋ ብዙ ተመልካቾች በደስታ ይከታተላሉ።

ሲያስደንቅ! ልጆች እጃቸውን ሲያወጡ መታየታቸው ፍቅርን ይፈጥራል! የትምህርቱ ፍላጎት ሲያስደስት! በእርግጥ የደንብ ልብሳቸው ቀለም እንዴት ይማርካል! የመማሪያ ክፍል ውስጥ መሆናቸው ሲያስገርም! የመማር ጉጉታቸው እንዴት ይደነቃል! ለጥያቄ መልስ መስጠት ሲያጓጓ!

ይህ ለዝግጅት (ፓርቲ) እንዴት የሚያምር የፊኛ ማስዋቢያ ነው! አረንጓዴ ፣ ነጭና ወርቃማው ፊኛ ከወርቃማው ክብ መቆሚያ ጋር ሲጣመር ያምራል !

ባህላዊ የሥራ ውጤት የሆኑት እጅግ በጣም ጥሩ የሽብልቅ መያዣዎች ዋው ሲያምር! እነዚህ የእጅ ሥራዎች በጥሩ ሁኔታ ተቆልለው ለሽያጭ ቀርበዋል። በሱቁ ውስጥ የተቀመጡ ሁለት ሴቶች የሽመናውን ጥራት ድንቅ ነው ብለው ያስረዳሉ።

ቀይ ኩርንችት ፀጉር ያላት አንዲት ሴት በቀይ፣ ቢጫና አረንጓዴ ቀለም በተነጠፈ ጨርቅ ተጠቅልላ ፏፏቴ ትመለከታለች። በዙሪያው አረንጓዴ ተራሮችና ድንጋዮች ይገኛሉ፤ ፏፏቴው በብዛት ይወርዳል። ሴትዮዋ የመረጋጋትና የመደነቅ ስሜት ታንጸባርቃለች።

ውብ በሆነ ነጭ ድንኳን ውስጥ ለሠርግ ወይም ለሌላ በዓል የተዘጋጀ መቀመጫ ይታያል። ወንበሮቹ ነጭ ልብስ ለብሰዋል፤ መሬቱ ደግሞ አረንጓዴ ሰው ሠራሽ ሳር ነው። መድረኩ በአበባ እና በባህላዊ እቃዎች ያጌጠ ሲሆን፣ የደስታና የፍቅር ስሜት ይፈጥራል።

ሰላምና የጉዞ ስሜት ጎልቶ ይታያል። የሰማያዊ ቀለም ያላት ትልቅ ጀልባ ሰፊና ረጋ ባለ ሐይቅ ላይ በመርከበኞች እየተመራች ትጓዛለች። የጀልባው የላይኛው ክፍል ነጭ መጠለያ ተዘርግቶለታል። ከጀርባው አረንጓዴ ዛፎችና ኮረብታዎች ሲታዩ፣ የተፈጥሮን ውበት እና የውሃ አሰሳን ያሳያል።

የሻይ ማስቀመጫ እቃዎች በብዛት በሱቅ መደርደሪያዎች ላይ ተሰድረዋል። በጣም የሚያምሩ ቢጫ፣ ሮዝ እና አረንጓዴ የሆኑት ፍላስኮች እጅግ በጣም ጥሩ ሆነው ተቀምጠዋል። የቡናና የሻይ ፍቅር የሚያሳይ ብዙ አይነትና ቀለም አለው።

ዋው ሲያምር! ሴትየዋ በደማቅ የባህል ልብስና ልዩ ቆብ ደምቃለች። ሰፊ ፈገግታዋና በዙሪያዋ ያሉት ሰዎች ደስታን ይገልጻሉ። ጃንጥላና ቅጠል ይዛ በደስታ ማየቷ ሲያስደንቅ! የበዓሉ ድባብ ፍቅርን ይፈጥራል።

ሰፊና ጥልቅ ሰማያዊ ሐይቅ በአረንጓዴ ኮረብቶች ጀርባ አለ። ከፊት ለፊት፣ ቁጥቋጦዎች እና ረዣዥም የሳር አይነቶች ከዳር ዳር በደማቅ ፀሐይ ስር አለ።

አንድ ገበሬ ጀርባውን ሰጥቶ በቀይ አፈር ላይ በተዘሩ የሽንኩርት ተክሎች መካከል ይራመዳል። ሰማያዊ ጨርቅ በራሱ ላይ አስሯል፤ ቀይ ቲሸርት ለብሷል። ጥቁርና ነጭ ጨርቅ ትከሻው ላይ አድርጓል። እርሻው አዲስ የተተከሉ ረድፍ ሽንኩርቶችና የደረቀ አፈር አለው።

ሴቶች በባህላዊ ነጭ ልብስ ለብሰው በእምነት ሥነ ሥርዓት ላይ ሻማ ይዘዋል ። የሻማው ብርሃን በጨለማው ውስጥ ውበትን ይጨምራል ። የሰላምና የመደነቅ ስሜት ይሰማል ። ዋው ሲያስደንቅ !

ወንድ ሐኪም ነጭ ካፖርትና ጭምብል ለብሶ በተሽከርካሪ ወንበር ላይ የተቀመጠችውን እናት አራስ ልጇን እንድትይዝ እየረዳ ነው። ዶክተሩ እናትና ልጇን በፍቅር ይመለከታቸዋል። የዶክተሩ ቀጣይ እርምጃ ምንድነው?

በከፍተኛ ጨለማ ውስጥ የቀለጠ እሳት ከእሳተ ገሞራ ጉድጓድ ተኩሶ ይታያል። ደማቅ ብርሃኑ በዙሪያው ጥቁር ድንጋዮች ሲበራ፣ የብርቱካንና ቀይ ሙቀት ይታያል። የፍርሃትንና የተፈጥሮን የኃይል ስሜት ያንጸባርቃል።

ዋው ሲያምር! አስደናቂ! ፈረሰኛው በነጭ ልብስና በልዩ የፀጉር ቆብ አጊጦ፣ ፈረሱም በቀይ ላባና በደማቅ ኮርቻ ደምቆ፣ በሁለት እግሩ ቆሞ የሚያሳይ ድንቅ ትዕይንት። የድፍረትና የባህል ውበት!

አንድ ሰው ቢጫ ቀለም ባለው፣ የኢትዮጵያ አየር መንገድ አርማ በተጻፈበት የወረቀት ኩባያ መጠጥ ይዟል። ኩባያው በአውሮፕላን መስኮት አጠገብ ሲሆን፣ ውጭ በሰማያዊ ሰማይ ውስጥ ነጭ ደመናዎች አሉ።

በቅርቡ ከተሰሩ የሚያምሩ መዝናኛና መናፈሻ ዎች መካከል አንደኛው የሆነው በአዲስ አበባ የሚገኘው መናፈሻ ሲሆን ይህ መናፈሻ ላይ አረንጓዴ መልክዓ ምድር የምናይበት እንዲሁም ደግሞ ንፁህ አይር የምንቀበልበት ቦታ ነው።

ረጅምና ሰፋ ያለ የመንግስት ህንፃ ነው። የኢትዮጵያ ኤሌክትሪክ አገልግሎት ዋና መስሪያ ቤት ሰሌዳዎች ሕንፃው ላይ ተለጥፈዋል። ከፊት ባለው መንገድ ዙሪያ አረንጓዴ ቁጥቋጦዎች ተተክለዋል። አውቶቡስና ሰዎች በአካባቢው ይዘዋወራሉ። ይህ የስራ ቦታ ቁልፍ ስፍራ መያዙ መደነቅን ይፈጥራል።

በምስሎቹ ላይ የተሰባሰቡ ነገሮች በሙሉ ቀርበዋል። በብዛት የተለያዩ እቃዎች እና ሰዎች ይገኛሉ። በተለይ፣ የቃለ መሐላ ሥነ ሥርዓት፣ የኢትዮጵያ ምግብ፣ የጎልማሳ ሰው ፎቶ፣ የኢንዱስትሪ ስፌት ማሽን፣ ማካሮኒ፣ አጋዘን፣ የጽሑፍ ማደራጃ፣ ቀለም መደባለቂያ፣ የጦር መሳሪያ እና የግድግዳ ሰዓት ይገኛሉ።

ያሳዝናል! ይሄን ለምለም የአትክልት ስፍራ ስመለከት፣ ለምን እንደዚህ አይነት ጠቃሚ ነገር ማጣት እንዳለብን አስባለሁ! እንዴት ያለ ውበት ነው ተፈጥሮ ግን!

ታላቅ ክብር! ጥንታዊ የድንጋይ ድልድይ ፍርስራሽ። መደነቅ። ቅስቶች ያሉት የግንብ አሠራር ዘመን ያስቆጠረ ነው። ሲያስደንቅ! በደረቅና ኮረብታማ ቦታዎች መካከል ይገኛል። መረጋጋት። ሁለት ሰዎች ጃንጥላ ይዘው እየተጓዙ ነው። አቤት! ጥቂት ቤቶች ከሩቅ ይታያሉ።

በአስቂኝ ልብስ ላይ ያለ አንድ ሰው በሰፊ ነጭ ሻሽ የተጠቀለለች ሴት ትኩረት ሲሻ። ይህ የትወና ትዕይንት የግንኙነትን ውጥረት በፈገግታ ያሳያል። የደስታና የትኩረት ጥምረት!

ከፍተኛ የሆነ ጥቁር ድንጋያማ መሬት ፀሐይ ስትጠልቅ ያሳያል። የብርቱካናማና ቢጫ ቀለም ያለው ፀሐይ በሩቅ በሚገኘው የሰማይ አድማስ ላይ ትታያለች። በስተቀኝ በኩል ትልልቅና ወጣ ያሉ ድንጋዮች አሉ። ይህም የመደነቅ ስሜት ይሰጣል።

እጅግ በጣም ጥሩ የሽፋን ዲዛይን ያለው የማንዋል መጽሐፍ ነው። የቀይ ሽፋን ላይ "ጦቢያ" የሚለው ርዕስ በጥቁር ተጽፏል። በአማርኛ የይዘቱ ማብራሪያዎች በጥቁር ፊደላት ሲቀመጡ የሃያ ብር ዋጋው በግልጽ ታትሟል።

በሰማያዊ ሽፋን ላይ በቀለማት ያሸበረቁ ማዕበሎችን የያዘው ይህ ደብተር የእውቀትንና የፈጠራን ስሜት ይገልጻል። በትምህርት ጉዞ ላይ ያሉትን ልጆች ወደ ብሩህ ተስፋ ይጋብዛል።

ካህናት በዓለማዊ ሥርዓት ታቦቶችን ተሸክመው በመንገድ ላይ ይጓዛሉ። ካህናቱ የወርቅ ቀለም ያላቸው ልብሶችን ለብሰዋል፤ ዣንጥላዎች በታቦቶቹ ላይ ተይዘዋል። በዙሪያው ብዙ ሰዎች ሰልፉን ይከታተላሉ። የሃይማኖታዊ ክብረ በዓሉ አስፈላጊነት በግልፅ ይንጸባረቃል።

ዋው! በረድፍ ተቀምጠው የጠጡ ሽማግሌዎች ሲያምሩ! ፊታቸው ላይ ጥልቅ ደስታና የእርካታ ስሜት ይታያል። ከፊታቸው ንጹህ መጠጦች ተቀምጠዋል። ሲያስደስት! የሚያምር ማህበራዊ ትዕይንት ነው።

ይህ የዘመን ባንክ አርማ ነው። “ዘመን” የሚለው ቃል በደማቅ ቀይ በእንግሊዘኛ ተጽፏል። ከታች “ባንክ” የሚል ጥቁር ጽሑፍ አለ፤ ከላይ ደግሞ በአማርኛ “ዘመን ባንክ” ተብሎ በጥቁር ተጽፏል። በግራ በኩል ደማቅ ቀይ የምርት ምልክት የያዘ የድርጅት ምልክት ነው።

ቡናማው ቆዳ ጫማ እንዴት ይማርካል! የጥልፍ ሥራው ጥራት ሲያስደንቅ! የጫማው ቀላልነት ሲያስገርም! መደበኛ አለባበስን እንዴት ያሟላል! ለመራመድ ሲመች ያስደስታል! በእርግጥ የቆዳው ቀለም እንዴት ይደምቃል! ሲያበራ! እንዴት የሚያምር ጫማ ነው!

አካፋ ከለስላሳ ብረት የሚዘጋጅ ለመያጃነት ብረት ወይም እንጨት የሚገጠምለት በከተማ አካባቢ ለግንባታ ስራዎች በገጠር አካባቢ ለመስኖ ስራዎች የሚያገለግል እጅግ አስፈላጊ እና በመጠኑ አነስተኛ መሳሪያ ነው።

በጣም ጥራት ያላቸውና ውድ የሆኑና የተሙዋሉ የቤትና የቢሮ እቃዎች ሲሆኑ የተሙዋላ ቁም ሳጥን ፥ተሽከርካሪ ወንበር ፥ጠረፔዛ የመሳሰሉ እሚያምሩ የቤት ና የቢሮ ዕቃዎች ናቸው።

ዋው ሲያምር! ዘመናዊና ባህላዊ ቅርፅ የተቀላቀለበት ቤት ሲያስደንቅ! ቀይ የቆርቆሮ ጣሪያ ያለው አዲስ ግንባታ ሲያስደስት! ክብና አራት ማዕዘን ክፍሎች አማርኛሉ። የሳተላይት ዲሽ መገኘቱ ሲመች! የቤት አሰራር ለውጥ ሲያኮራ!

በሰማያዊ ጽሑፍ "የኢትዮጵያ ኤሌክትሪክ አገልግሎት" የሚለው ስም በግማሽ ክብ ተጽፏል። ከስር አረንጓዴ ቀለም ያለው የፀሐይ ብርሃን ወይም የኤሌክትሪክ ብልጭታ የሚመስል አርማ ይታያል።

ዋው ሲያጓጓ! ቡድን ሰዎች በዙሪያው ተቀምጠው አንድ ትልቅ ፒዛ እየተካፈሉ። ሁሉም ሰው እጁን ወደ ፒዛው ዘርግቷል፤ ይህ የጓደኝነት ስሜት ይፈጥራል። ፒዛው ሞቅ ያለና በርበሬ የተጨመረበት ነው። ከጎን የቢራ ብርጭቆዎች ይታያሉ። ሲያስደስት! አብሮ መብላት!

በቀይ ጀርባ ላይ ቢጫ ኮከብ ያለበት አራት ማዕዘን ቅርጽ ያለው ባንዲራ አለ። በግራ በኩል ቢጫ የሶስት ማዕዘን ቅርጽ አለው፤ ከስር በአማርኛ ጽሑፍ ተቀምጧል።

ዋው! ሲያስደምም! ጠቃሚ ስብሰባ ሲካሄድ እንዴት ያምራል! ልዑካኑ በትኩረት ሲወያዩ ሲያስገርም! የኢትዮጵያና የአፍሪካ ኅብረት ባንዲራዎች ደግሞ ሲያምሩ! የውይይቱ ቁምነገር ሲያስደስት! ሲያጓጓ!

ደስ የሚል ብርቱካናማ ቀለም ያላቸው በጣም ውብ ጫማዎች አሉ። አንዲት ሴት አንዱን ጫማ ለብሳ፣ እግሯ ላይ የሚያብረቀርቅ የእግር አምባር ታስራለች። ሌላውን ጫማ በእጇ ይዛ፣ ነጭ ጥፍሮቿ በጣም ጥሩ ሆነው ተቀምጠዋል።

አንዲት ወጣት ሴት በግራ በኩል ጥቁር ልብስ ለብሳ፣ የወርቅ ጥልፍ ያለበት ቀበቶ ለብሳለች፤ በስተቀኝ ያለችው ደግሞ ትከሻዋ ላይ ተደግፋ ፈገግታ ያሳያሉ። ሁለቱም ጥቁር ልብስ እና ትልቅ የጆሮ ጌጥ ያደረጉ ሲሆን፣ በግራጫ ግድግዳ ፊት ቆመዋል።

ሁለት ባህላዊ ጎጆዎች፣ አንደኛው በጭቃ ግድግዳና በሣር ክዳን የተሠራ ሲሆን፣ በገጠር መልክዓ ምድር ይታያሉ። ከፊት በኩል፣ በድንጋይ አጥር አጠገብ፣ በሰማያዊ ሰማይ ስር ሁለት ግራጫና ቡናማ አህዮች ሣር ይግጣሉ።

አንድ ነጭ የአየር ማቀዝቀዣ መሳሪያ ቢጫ ግድግዳና ነጭ ጣሪያ ባለው ክፍል ውስጥ ተገጥሟል። መሳሪያው ከፍ ብሎ ወደ ቀኝ በኩል ተዘንብሎ ተቀርጿል። ማቀዝቀዣው ዘመናዊነቱንና ለክፍሉ የሚያበረክተውን መደነቅና ምቾት ይገልጻል።

ሶስት ህጻናት በአዲስ የተገጠመ የውሃ ቧንቧ ላይ ሲጫወቱ አሉ። አንደኛው ውሃውን በእጁ እየያዘ ሲስቅ፣ ሌሎቹ በደስታ ይመለከታሉ። የህጻናቱ ፊት በፈገግታ የደስታ ስሜትን ያንጸባርቃል።

አንድ ትልቅ የገጠር መሬት ላይ ብዙ ሰዎች በጋራ ሲሰሩ ይታያሉ። ሰዎቹ የያዙት አካፋና መሰል የግብርና መሳሪያዎች ሲሆን፣ መሬቱ ቡናማ እና ለምነት ያለው ይመስላል። ከበስተጀርባ ብዙ ዛፎችና ኮረብታዎች አሉ። ይህ ትዕይንት የፍቅር፣ የደስታና የትጋት ስሜትን ያመለክታል።

ሌዳው የአዲስ አበባ ውሃና ፍሳሽ ባለሥልጣን የአራዳ ቅርንጫፍ ጽሕፈት ቤትን የሚያመለክት ሲሆን የስልክ ቁጥሮችንና አርማዎችን ይዟል። ከታች የብረት አጥር ያለ ሲሆን፣ በስተጀርባም በከፊል የተደበቁ ሕንፃዎች አሉ። በመግቢያው ላይ የአማርኛ እና የእንግሊዝኛ ቋንቋ መጠቀም ለምን አስፈላጊ ሆነ?

እግዚኦ! ሲያስፈራ! ወንዙ በጎርፍ ተጥለቅልቋል። ጭቃማው ወንዝ ሲደነግጥ! ድልድዩና መንገዱ በዛፎችና በአረንጓዴ ሜዳዎች ተከብበዋል። ሰማዩ ደመናማና ግራጫማ ነው። የተፈጥሮ ኃይል ሲያስደንቅ! በወንዙ ዳር ያሉ ዛፎች አሉ።

ከእንጨት የተሰሩ ማብሰያ ማንኪያዎች! አቤት ምን ያህል የእናቶቻችንን እና የአያቶቻችንን ቤት ትዝታ እንደሚጭሩብኝ! በተለይ ምግብ ሲያማስሉ የሚያሰሙት ለስላሳ ድምጽ ሰላምን ይሰጣል። ብረታዊ የሆኑት ማንኪያዎች ምንም እንኳን ዘመናዊ ቢሆኑም፣ የእንጨቱን ሙቀትና ፍቅር አለመያዛቸው ትንሽ ይናፍቀኛል።

ሲያስደንቅ! ዘመናዊ መኪና! የኤሌክትሪክ መኪና መሙያ ቦታ! የመኪናው ሰማያዊ ቀለም ሲያምር! ለወደፊቱ ያለውን ተስፋ ያሳያል። የቴክኖሎጂ ግስጋሴ መደነቅን ይፈጥራል። ይህ ለውጥ ደስታን ያመጣል!

አስደናቂ እና ታሪካዊ የጎንደር ፎቅ ቤት! ለመለኮታዊ እይታ በሚያብረቀርቅ አረንጓዴ ሜዳ ላይ በግርማ ቆሟል። የሚያስደንቅ የፀሐይ ብርሃን የጥንቱን ውበት ያጎላል።

ክፍት የሆነው የእንጨት በርና ግልጽ መስኮቶች ያሉት ካፌ መግቢያ በር ከፊት አለ። በጡብ ግድግዳ ፊት ለፊት በሁለቱም ጎኖች ላይ ፈዛዛ ቡኒ ቀለም ያላቸው ወንበሮች ተደርድረዋል፤ ይህም የእርጋታ ስሜት ይፈጥራል።

በቡናማ ጨርቅ ላይ የተለያዩ ትኩስ አትክልቶች ተዘርግተዋል። ጎመን፣ ዞኪኒ፣ ኪያርና በርካታ ወይንጠጅ ፍሬዎች ጎልተው አሉ። የገበያው የምርቶቹ ትኩስነት የደስታ ስሜትን ያንጸባርቃል።

የፍቅር ትዝታን የሚቀሰቅስ የክር የሙዚቃ መሳሪያ ሙዚቀኛዉ በእጆቹ ይዞታል። በግራ እጁ ክሮቹን እየቃኘ በቀኝ እጁ የክራሩን ክር ይገርፈዋል። ግሩም እና የሚያሰሰደንቅ ጥዑም ዜማ ያወጣል።!

ሰማያዊና ብርማ ቀለም ያላቸው የተለያዩ የጂኦሜትሪ መሳርያዎች ናቸው። እነዚህም ሁለት ኮምፓሶች፣ ሁለት ገዥዎች፣ ማጥፊያ፣ እርሳስ፣ ክሊፐር (መላጊያ) እና የመሳርያ መያዣ የፕላስቲክ ሳጥን ይገኙበታል። መሳርያዎቹ ትክክለኛ የጂኦሜትሪ ስራዎችን ለመስራት የሚያስፈልጉ ሲሆን፣ ደስታንና ትምህርታዊ ፍላጎትን ያንጸባርቃሉ።

ነጭ የቀዶ ጥገና ጓንቶችን የለበሱ እጆች የአንድን ሰው ክንድ በፋሻ እጅግ በጥንቃቄ ይጠቀልላሉ። የጎልማሳ ሰው የሚመስለው እጅ በነጭ የጋዝ ፋሻ ሙሉ በሙሉ ተጠቅልሎ ይታያል። የፋሻው አጠማጠም ልባም የሆነ ጉዳት ወይም ቁስል እንደነበረ ያሳያል።

በነጭ ጀርባ ላይ የፀሐይ ቅርጽ ያለው ቢጫ አርማ አለ። ከአርማው በታች "ፀሐይ ባንክ" የሚለው የአማርኛ ጽሑፍ አረንጓዴ ቀለም ተጽፏል። በእንግሊዝኛ "ጸሃይ ባንክ" የሚለው ጽሑፍ በቢጫ ቀለም ተጽፎ አለ።

ውይ ሲያስጨንቅ! አንድ ሰው ከጎኑ በሚታዩት መጻሕፍት ላይ እጁን በራሱ ላይ አድርጎ ቆሟል። መደናገር ወይንም ማሰብን ያንጸባርቃል። የብዛት ምርጫው አስጨናቂ ሊሆን ይችላል። የሚሰማው ብስጭት ውይ!! ።

ትልቅ የእንጨት አንበሳ ሐውልት በድንጋይ ላይ እጅግ በጣም የሚያስደንቅ ሆኖ ቆሟል። ሐውልቱ ፊቱን ወደ ቀኝ አዙሮ በጣም በቁጣ ይመስላል። በስተጀርባ በሐይቁ ዳርቻ አረንጓዴ ሳር እና ሰማያዊ ደስ የሚል ሰማይ ይገኛሉ።

ጥቁር ብስል ፀጉርና ፂም ያለው ሰውዬ ሰማያዊ ሻርፕ አንገቱ ላይ አድርጎ በቁም ነገር ይመለከታል። የቡኒ ጃኬቱና ቀላል ሰማያዊው ዳራ የረቀቀ አሳቢነትን ስሜት ይፈጥራል።

ትልቁና ውብ የሆነው የቅድስት ሥላሴ ካቴድራል በንፁህ ሰማያዊ ሰማይ ስር በፍቅር እና በሰላም ቆሞ ይታያል፤ ይህም የመደነቅን እና የመንፈሳዊነትን ስሜት ይፈጥራል።

ረፒ ቆሻሻን ወደ ኃይል የሚቀይር ፋብሪካ በሁለት ግዙፍ ጭስ ማውጫዎች፣ በብርሃን ቡናማ እና ሰማያዊ ሕንፃዎች ፊት ቆሟል። የዚህ ዓይነቱ ፋብሪካ በአዲስ አበባ የከተማዋን የቆሻሻ አወጋገድና የኃይል ፍላጎት እንዴት ይፈታል?

በጨለመ ከተማ አከባቢ፣ አራት ትናንሽ ልጆች መሬት ላይ ተቀምጠው/ቆመው በተከፈተ እሳት ላይ ምግብ ሲያበስሉ ይታያል። ልጆቹ አሮጌ ልብሶች ለብሰው፣ ድስቱ በድንጋዮች ላይ ተቀምጧል። ምስሉ የድህነትን እና ለዕለት ጉርስ የመታገልን ስሜት ያንጸባርቃል።

ዋው ሲያምር! በየቦታው የተዘረጉ ባለብዙ ቀለም ምንጣፎችና ጨርቆች ሲማርኩ! ሰዎች እቃ ሲገዙ በብዛት አሉ። የተለያየ ልብስ የለበሱ ሴቶች ሲያምሩ። የገበያ እንቅስቃሴው ሲያስደስት! ይህ ሁሉ ምርት ሲያስገርም!

በርካታ ልጆች በተለያየ ቀለም የለበሱ የቴኳንዶ ልብሶች ይዘው በተግባር ላይ ናቸው። በአንድ ጠረጴዛ ላይ ሦስት አሰልጣኞች ተቀምጠው በአትኩሮት ይከታተላሉ። የልጆቹ እንቅስቃሴ የቆራጥነትና የጉልበት ስሜትን ይገልጻል፤ የጥንካሬ ልምምድ እየተደረገ ነው።

ዋው ሲያምር! ሴትዮዋ ቆዳ ቦርሳ ስትመለከት መታየቷ እንዴት ይማርካል! የእጅ ቦርሳዎችና ጫማዎች ጥራት ሲያስደንቅ! የሱቁ ውስጠኛ ክፍል ሲያስደስት! የተለያዩ የቆዳ ምርቶች ውበት ሲያስገርም! በእርግጥ የሴትዮዋ ትኩረት ፍቅርን ይፈጥራል! የመገበያየት ፍላጎት ሲያጓጓ!

ጥቁር እግር ኳስ ጫማዎች ናቸው። ጫማዎቹ ነጭ ማሰሪያና ከጎናቸውም ትልልቅ ነጭ ምልክት አላቸው። የታችኛው ክፍል ነጭ ሲሆን፣ ጥቁር ነጠላ ጫማ ያላቸውና 'ሲምባ' የሚል ነጭ ጽሑፍ በአንገትጌው ላይ ይገኛል።

ዋው ሲያስደስት! ሰውዬው በራስ መተማመን እና ደስታ በፊቱ ላይ ይነበባል። ሙሉ ልብስ ለብሶ፣ አንገቱን በጋሞ ለብሷል። ለአንድ ጥያቄ አዎንታዊ ምላሽ እየሰጠ ይመስላል። በማይክሮፎን ፊት ቀርቧል። አውራ ጣቱን ወደ ላይ ማድረጉ ሁኔታውን ያረጋግጣል። የሚያስደስት አቀራረብ!

ከደርዘን የሚበልጡ ወጣት የፖሊስ አባላት ሰማያዊ ዩኒፎርምና ኮፍያ ለብሰው በጠባብ የድንጋይ ንጣፍ መንገድ ላይ ተሰልፈው ይቆማሉ። አንዳንዶቹ ፈገግ ብለዋል፤ ሌሎቹ ደግሞ ከባድ ሆነው ሲታዩ፣ ዝግጁነት እና ትብብር አለ

ሲያስጨንቅ! ወታደራዊ ዩኒፎርም የለበሰ ሰው ጋዜጣዊ መግለጫ ሲሰጥ ይታያል። በንግግሩ ውስጥ ቆራጥነትና የተወሰነ ጭንቀት ይንጸባረቃል። መረጃ ሲሰጥ፣ ሁኔታው ትኩረት የሚሻ ነው። ብርሃኑ ጁላ ነው።

እርጥበት አዘል በሆነ ተራራማ ሥፍራ ላይ፣ ጥቅጥቅ ያሉ አረንጓዴ ዕፅዋት በአግድም ተደርድረው ይታያሉ። ከታች አቅራቢያ የሚገኙ የዝግባ ዓይነት ዛፎች ቅጠል በግልጽ ጎልተው ሲታዩ፣ ከፍ ብሎ የሩቅ ደን ይታያል። የዱር አራዊት ደስታና የመደነቅ ስሜት ይሰማል።

ሁለት ቡራቡሬ በሬዎች በላያቸው ላይ ቀንበር ታስሮባቸው መሬት ያርሳሉ አንድ ሰው ደግሞ ከኋላ ሆኖ ማረሳውን ይዟል። የበሬዎቹ ቆዳ የሚያምር ጥቁር እና ነጭ ቀለም ያረፈበት ነው።

በርካታ ወፍራም፣ አረንጓዴ የቀርከሃ ግንዶች ከመሬት ይወጣሉ። ደረቅ ቅጠሎች መሬት ላይ ተነጥፈው የዛፎቹ ሥር ክፍል በቡናማ ቅርፊት ተሸፍኗል። ጥቂት ጥቁር አረንጓዴ ቅጠሎች አሉ።

በዚህ ምስል የታየው የሰላምን፣ የአንድነትን እና የህዝብ ድጋፍን የሚያሳየ አስደናቂ እንቅስቃሴ ነው። የጦር አካላት ከህዝብ አባላት ጋር በአንድ ማዕከል ተቀምጠው እንደ ቤተሰብ እየተመገቡ የተስፋን እና የእርስ በእርስ አካባቢነት ስሜት ያበራል።

የዳሽን ባንክ እጅግ በጣም ያማረ ሰማያዊ አርማ ነው። በላይኛው ግራ ጥግ ላይ የተራራ ቅርጽ እና ነጭ የባንኩ የመጀመሪያ ፊደሎች በደስታ የተቀረጹ ናቸው። ከስር ደግሞ "ዳሽን ባንክ" የሚል ቃላት በነጭ ቀለም ደስ በሚል ሁኔታ ተጽፈዋል።

የፋርማሲ ባለሙያ በመድኃኒት መደርደሪያዎች መካከል ስትሰራ ማየት ሲያበረታታ ! የመድኃኒት ክምችት ስታይ፣ የጤና እንክብካቤ አገልግሎት ሲያስደስት! እረ ሲያድን! ኃላፊነት ሲያሳየን!

ዋው! ብዙ ሰው ያለበት የገበያ ቦታ ሲያስደንቅ! ሰዎች ሸቀጦች ለመግዛትና ለመሸጥ መሬት ላይ ተቀምጠዋል። ከበስተጀርባ በዛፎች አቅራቢያ የእንጨት ግንባታ አለ። ብዙ እንቅስቃሴ ያለው ሕያው የገበያ ትዕይንት። የዕለት ተዕለት ሕይወት ደስታ።

የትምህርት መሣሪያዎች በቢጫ ዳራ ላይ ተደርድረዋል። በቀኝ በኩል ቀለም እርሳሶችና በግራ በኩል ደግሞ ቀለም ብዕሮች አሉ። ቀለሞች፣ እርሳስ መቅረጫ፣ ስቴፕለርና ጠቋሚ ብዕሮች ከማስታወሻ ደብተር ጋር ተደርድረዋል። ባለ ቀለም የወረቀት መቆንጠጫዎችና፤ ደማቅ ቀለማት የደስታ ስሜትን ይሰጣሉ።

ዋው! የጥበብ ሥራው ሲያስደንቅ! በመጠጥ ቤት በረጅም የእንጨት ጎድጓዳ ሳህን ውስጥ በርካታ ትናንሽ የጠጅ ጠርሙሶች ተደርድረዋል። ከመካከላቸው አንዱ ቢጫ ጠጅ ይዟል። ደብዛዛ ብርሃንና ጥላዎች ልዩ እይታን ይፈጥራሉ።

ዋው! በጣም ጥሩ ምግብ በሚያምር ጥቁር የሸክላ ዕቃዎች ቀርቧል። ሥጋ እና አትክልት ያለው ጥብስ በግራ በኩል ደስታን ይፈጥራል። ማዕከላዊው ዕቃ አራት የጎን ምግቦችን፣ በቀኝ በኩል ደግሞ ወጥ ይዟል። ከበስተጀርባ ባለ ቀለም የሽመና ሥራዎች አሉ።

ዋው ሲያምር! ንጹህና ያማረ የምግብ ቤት አዳራሽ በዝርዝር ቀርቧል። ጠረጴዛዎቹ በቼክ እና ቀይ የጠረጴዛ ልብሶች ያጌጡ ናቸው። ወንበሮቹ በጥቁርና ቡናማ ሰንጠረዦች ያጌጡ ናቸው። ብርጭቆዎችና ብርቱካንማ ናፕኪኖች ተዘጋጅተዋል። ሲያጓጓ! ሲያረጋጋ! ለምግብነት ምቹ ቦታ!

እግዚኦ ሲያስፈራ! የታጠቁ ሰዎች በጦር መሳሪያ ሲደሰቱ! ጭንቀትንና ፍርሃትን ይፈጥራል። ዩኒፎርም ለብሰው ጠመንጃ ይዘው በደስታ እየጨፍሩ ነው። ይህ ድርጊት መደናገጥንና ሁከት መፈጠሩን ነው። ሲያስደነግጥ!

በጣም ያስደንቃል! ሃይማኖታዊ ሥነ ሥርዓት ሲያሳይ! ነጭ ልብስ የለበሱ አባቶች ተሰብስበዋል። አንዳንዶቹ ቁርኣን ይዘዋል። አንዱ አባት በፅሞና ማይክሮፎን ይዞ እየናገር ነው። የሰላም እና የአንድነት መንፈስ ይሰማል። በጣም ያማረ ትዕይንት ነው!

በቀይ ቀለም የተሰራውን ኢየሱስ ክርስቶስ በመስቀል ላይ ያለበትን ረቂቅ አገላለጽ ያሳያል። ቀይ ቀለም እንደ ደም የሚንጠባጠብ ይመስላል። በስተጀርባ በዘመናዊ አብስትራክት መንገድ የተሳሉ የህንጻ ቅርጾችና በመስኮት ውስጥ ያሉ የብርሃን ነጸብራቆች ይታያሉ።

ለአይን የሚያስጎመዡ የተለያዩ ፍራፍሬዎች በአይነት በአይነታቸው በማስቀመጫ ላይ ተደርድረዋል። እነዚህ ፍራፍሬዎች ሙዝ፣ ማንጎ፣ ዘይቱኒ እና አናናስን እንዲሁም ሌሎች ፍራፍሬዎችን ያካተቱ ናቸው።

ሴትዮዋ ባህላዊ ጀበናን በመጠቀም፣ ከእንፋሎት ጋር ለሚቀርቡት ጥቃቅን የቡና ስኒዎች ትኩስ ቡና ትጎነጉናለች። ቡናው የሚያፈስበት የእንጨት ጠረጴዛ ጥርት ያለ መስታወት የተገጠመለት ሲሆን፣ በአርኪቴክቸራዊ ሕንጻዎችና በእንጨት ቅርጾች በተከበበ ክፍት ቦታ ላይ ነው።

ያአምላኬ! ዋው፣ ይህ ሁሉ ሞሪንጋ! ፍሬዎቹ ረዣዥም እና አረንጓዴ ናቸው፣ በጣም ትኩስና ጤናማ ይመስላል። አንድ ሰው ወለሉ ላይ ተቀምጦ ፍሬዎቹን ሲያዘጋጅ ይታያል። ሲያስደስት! በእውነትም ተፈጥሮ ድንቅ ናት።

እጅግ በጣም የሚያምር ረጅም ጸጉር ወደታች ተለቋል። ይህ ጸጉር በጣም የሚያምር እን የሚያብረቀርቅ ጥቁር ቀለም ያለው እና በቁመትም ከተለምዶ ጸጉሮች በተለየ ረጅም እና ብዙ ነው።

አንድ በቅንጣት የተዘጋ የውስጥ አካባቢ በፍቅር እና በደመና ቀለሞች ተሸፍኖ ታይቷል። በላዩ የተሰካ በፓስቴል ቀለም የተሠራ የነፋስ ኳስ አርች አለ፣ በመካከሉ ነጭ ሶፋ እና የፓምፓስ ሣር አበባዎች ተደርተዋል። የመብራት ነጠላ ገመድ በሞገስ አካባቢውን አረከተ።

በምስሉ ውስጥ በአረንጓዴ ልብስ እና በነጭ ጫማ የተሸፈኑ ሴቶች በባህላዊ የኢትዮጵያ ዘፈን በደስታ እየዘፈኑ ናቸው። ከኋላ በተሰበሰበ ህዝብ ውስጥ የተነሳ የእንቅስቃሴ እና የደስታ ስሜት በግልጽ መልኩ ይታያል። ይህ ምስል የባህል እና የህዝብ እንቅስቃሴ ደስታን ያሳያል።

ምን አይነት ልዩ አበባ ነው! ቀይ፣ ሉላዊና እሾሃማ ቅጠል ያለው! በጣም የሚያስገርም የተፈጥሮ ስራ ነው! እንዲህ ያለ ነገር የትም አላየሁም!

ቀይ በሆነ የጭነት መኪና ላይ ብዙ የኮካ ኮላ መጠጦች በሳጥን ተደርድረዋል። ሁለት ሠራተኞች፣ አንደኛው ሳጥኖቹን በመደርደር ሌላኛው ደግሞ በመጫን ላይ ሲሆኑ፣ የሥራው ክብደት እና ድካም በግልጽ ይታያል። ይህ ከባድ ሥራ አድካሚነትን ያመለክታል።

ዋው ሲያጓጓ! የሚያምር የኢትዮጵያ ምግብ! በትንንሽ ሳህኖች ላይ የቀረበ ወጥ እና እንቁላል ይደንቃል። ጤፍ እንጀራ ተጠቅልሎ በጎን ተቀምጧል። ጥቁር ቀይ ወጡ ሲያምር! አቅራቢው ሳህኖቹን ሲይዝ ያለው ደስታ ይሰማል! እጅግ በጣም ጥሩ!

ብዙ ሴቶችና ወንዶች በመተባበር መሬት ላይ ችግኞችን በመትከል ላይ ናቸው። ሁለት ሴቶች ግንባር ቀደም ሆነው አፈር ሲቆፍሩ፣ ሌሎች ከኋላ ሆነው በመስመር በተዘጋጁ ጉድጓዶች ላይ ይሰራሉ። ድርጊቱ የአካባቢ ፍቅርንና የጋራ ደስታን ያሳያል።

ኩራትና አክብሮት የሚንጸባረቅበት የመንግስት ኃላፊዎች ወታደራዊ ሰላምታ ነው። ግራጫ ሱፍ የለበሱ አስተዳዳሪዎች ሰማያዊ ዩኒፎርም ከለበሱ ወታደሮች ጋር በፈገግታ እየተጨባበጡ ነው። ይህ የመሪነትን እና የሠራዊቱን አንድነት ያመለክታል።

በዚህ ምስል ውስጥ በአንድ ትልቅ ኮንፈረንስ አዳራሽ ውስጥ በተሰበሰቡ ሰዎች መካከል የተሞላ የትክክለኛ ስሜት ይታያል። የአካባቢ ትኩረት እና የማህበረሰብ ትጉህነት በተስፋ የተሞላ አየት ነው።

ሲያስጨንቅ! ትልቁ ክብ ግድግዳ ሰዓት ጊዜውን ሲያሳይ እንዴት ይጨነቃል! መርፌዎቹ እንዴት በፍጥነት ይሮጣሉ! በቁጥር አሥር አጠገብ መሆኑ ሲያስደንቅ! የጊዜ መሮጥ ሲያስጨንቅ! በእርግጥ ነጭ ፊቱ ሲያበራ! ሥራ መሥራት እንዴት ያስደስታል! የሰዓቱ ውበት ይማርካል!

ትምህርት ቤት የሰው ልጅ በስነምግባር የሚታነፅበት፣ እውቀት የሚቀስምበት፣ መቻቻልን ፣መከባበርን ባጠቃላይ ማህበራ ህይወትን የሚማርበት ለአንድ ሀገር እድገት አሰፈላጊ ተቋም ነው።

ከሶስት ሴቶች መካከል አንዷ ከረጢት በጭንቅላቷ ላይ ተሸክማለች። ሁሉም ባህላዊ ያረጀ እና የቆሸሸ የሃበሻ ቀሚስ ልብስ፣ ደማቅ ቀይና ነጭ ቀበቶ እንዲሁም በገመድ የታሰሩ የአንገት ጌጦች ለብሰዋል። ከበስተጀርባ ጥቅጥቅ ያሉ አረንጓዴ ተክሎች ያሉበት ሜዳ አለ።

በትልቅ ሱቅ ውስጥ ባሉ መደርደሪያዎች ላይ በፕላስቲክ የታሸጉ ስኳር፣ ጥራጥሬ እና ሌሎች ሸቀጣ ሸቀጦች በብዛት ተከማችተዋል። ከላይኛው መደርደሪያ በስተግራ በኩል በርካታ ለስላሳ መጠጦች ሲታዩ፤ ከታች በኩል ደግሞ የተለያዩ የታሸጉ እቃዎች እና የካርቶን ሳጥኖች ይገኛሉ።

ዋው! ሲያስደንቅ! የሴትዮዋ ቀይ ኩርኩር ፀጉርና ደማቅ ቀለማት ያለው ልብስ ሲያምሩ! ከፏፏቴው ገጽታ ጋር እንዴት ይስማማሉ! ሲያስደንቅ! የውሃው ኃይል ሲያስገርም! በአካባቢው መረጋጋትና ሰላም ይሰማል። ሲያስደስት!

እጅግ በጣም ብዙ ሰዎች በአረንጓዴ የገጠር መሬት ላይ ተሰብስበው ውብ የሆነ ስብሰባ አድርገዋል። አብዛኛዎቹ ነጭ ልብስ ለብሰዋል፤ ጥቂት ደማቅ ቢጫ፣ ቀይና አረንጓዴ ባንዲራዎች ደስታን በሚያሳየው ህዝብ መካከል ይውለበለባሉ። የተደረደሩት ሰዎች የጋራ የሆነ ፍቅርና ስሜት ያንጸባርቃሉ።

በመስቀል ቅርጽ የተቀረጸ ጥንታዊ የድንጋይ ቤተክርስቲያን መሬት ውስጥ ተቀርጿል። ቤተክርስቲያኑ ጥቁር ቀይ በሆነ አፈር የተከበበ ሲሆን በዙሪያውም ነጭ ልብስ የለበሱ ብዙ አማኞች ተሰብስበው ይታያሉ።

ዋው ሲያምር! ዘመናዊው ጫማ የሚያስደንቅ ንድፍ አለው። ለስላሳ ቢጫና ጥቁር ቀለም ውህደት እጅግ ማራኪ ነው። አረንጓዴው ቦታ ለጫማው ውበት ይጨምራል። አዲስነትና ፋሽን ፍቅርን ሰቷል። በእውነትም ሲያስደንቅ!

ዋው! በጣም ጥሩ ባህላዊ እና የሚያምሩ የሠርግ ወይም የባህል ሥነ ሥርዓት ማስዋቢያዎች። ነጭ አበባዎች እና የሚያማምሩ ቀይና አረንጓዴ የቅርጫት ሥራዎች ጀርባውን አስውበዋል። ደስ የሚል ወርቃማ መጋረጃ፣ ሻማዎችና የእንጨት ጠረጴዛ አስደሳች ድባብ ፈጥረዋል።

አረንጓዴ እና ነጭ የሆነ የክኖር ቅመማ ቅመም ፓኬጅ ነው። ፓኬጁ ቀይ እና ቢጫ መለያዎች አሉት፣ በውስጡም የቅመማ ቅመም ኩብ፣ ሽንኩርትና ቃሪያ የመሰሉ ግብአቶች በምስል ታይተዋል፤ የአማርኛ ፅሁፍም በላዩ ላይ ይገኛል።

ደማቅ ቀለም ያላቸው ትኩስ ፍራፍሬዎችና አትክልቶች ተከምረዋል። ከፊት ለፊት ብዙ ወይን ጠጅ ሽንኩርትና የአናናስ ፍሬዎች ተደርድረዋል። ከኋላቸው አቮካዶ፣ ሎሚና ሙዝ በአስደሳች ብዛት ለገዢዎች ቀርበዋል። የገበያው ሁኔታ ከፍተኛ የሆነ የተትረፈረፈ ደስታን ያጎናፅፋል።

የኢትዮጵያ ኦርቶዶክስ ቤተ-ክርስቲያን ብፁዓን ሊቃነ ጳጳሳት አለባበስ ሲታይ ልብን በታላቅ አድናቆትና መንፈሳዊነት ይሞላል። የሚለብሱት ልዩ ፋሪጃ፣ በጥቁርና ቀይ የተዋበ አይከን ወይም ካባ የቤተ ክርስቲያኒቱን ጥንታዊ ክብርና ታላቅነት ያሳያል። በእውነትም ለመንፈሳዊ ሥልጣናቸው የሚመጥን ክብርት አለባበስ ነው!

አንድ ነጭ ፊሊፕስ የፍራፍሬ መፍጫ በንፁህ ነጭ ዳራ ላይ ይታያል። የመፍጫው ዕቃ በበረዶ ቁርጥራጮች፣ በብርቱካናማ ፍራፍሬዎች እና በቀይ እንጆሪ ፍሬዎች ተሞልቷል። ይህ የምግብ ዝግጅት መሣሪያ የጤናማነት እና የደስታ ስሜትን የሚያንጸባርቅ ነው።

አንድ ሰው የተጠበሰ ቡናን ከትልቅ ጥቁር ምጣድ ወደ ትንሽ የሸክላ ጎድጓዳ ሳህን በሹካ እያዛወረ ነው። ቡናዎቹ ጥቁር ቡኒ ቀለም ያላቸው ሲሆኑ፣ በስተጀርባ በብርሃን ያጌጡ ነገሮች አሉ። የቡናው ዝግጅት በጥንቃቄ እየተከናወነ ነው። ለእይታ ደስታን ይፈጥራል።

ከአስራ አምስት በላይ የሚያብረቀርቁ ብርቱካን ፍራፍሬዎች በካርቶን ሳጥን ውስጥ ተደርድረዋል። ሁሉም ብርቱካኖች በአረንጓዴ-ቢጫ ቀለም የተሸፈኑ ሲሆኑ፣ የብርቱካኖቹ የላይኛው ክፍል ላይ ትንሽ ቀሪ ግንድ አለው።

ዋው! ንጹህና ዘመናዊ መኝታ ክፍል ሲያምር! በአልጋው አጠገብ ባለው ጠረጴዛ ላይ ደረቅ የዘንባባ ቅጠልና የአበባ ማስቀመጫ አለ። ግድግዳው ላይ የተንጠለጠለው አበባ ልዩ ውበት ሰጥቶታል። ሲያስደስት! የመረጋጋት ስሜት ይሰማል።

ዋው! ሲያስደስት! የውሃ ማጣሪያው በጥሩ ሁኔታ ቆማል። ሲያምር! ቀዝቃዛና ሙቅ ውሃ ለመጠጣት ዝግጁ መሆኑ ያስደስታል። ከጎኑ የፕላስቲክ ኩባያ መያዣና ትልቅ ጠርሙስ ውሃ አለ። የእፎይታ ምንጭ!

ሲያምር! ረጅም አረንጓዴ ጤፍ በነፋስ ሲወዛወዝ መታየቱ እንዴት ይማርካል! የጥላና የብርሃን ቅይጥ ውበት ሲያስደንቅ! በእርግጥ የዱር አረንጓዴነት ፍቅርን ይፈጥራል! የመረጋጋት ስሜት ሲያስደስት! የሣሩ ብዛት እንዴት ይገርማል! ተፈጥሮ ሲያበራ!

ምስሉ የከተማ ጽዳትና ቆሻሻ አያያዝን በሚመለከት አራት የተለያዩ ትዕይንቶችን ያሳያል። ቆሻሻ በጎዳናዎች ላይ የተከመረ፣ ሰዎች በጭቃማ መንገድ በጋሪ ቆሻሻ ሲያጓጉዙ፣ ትልቅ የቆሻሻ መጣያ በተበላሹ ፍራፍሬዎችና አትክልቶች ሲሞላ፣ እንዲሁም ሰዎች ቆሻሻ ወደ መኪና ሲጭኑ ይታያሉ። አጠቃላይ ሁኔታው የንጽህና ጉድለትንና ብስጭትን ይገልጻል።

ዋው ሲያስደንቅ! የትምህርት ጥምቀትና ኩራት የሚንጸባረቅበት ህንጻ። የኢትዮጵያ ትምህርት ሚኒስቴር ዋና መስሪያ ቤት ነው። የኢትዮጵያ ባንዲራ ከላይ ሲውለበለብ ። ህንጻው ታላቅነትንና መንፈስን ያድሳል ። እጅግ የሚያምር ገጽታ አለው!!!።

አማካይ ሥፍራ ላይ የሚታዩት ትልልቅ አረንጓዴ ኮረብቶችና ጥቅጥቅ ያለ ደን በተመልካቾች መድረክ ከላይ ይታያል። በርካታ ቱሪስቶች መድረኩ ላይ ቆመው የተፈጥሮአዊ ገጽታውን በደስታና በአድናቆት እየተመለከቱ ፎቶ ያነሳሉ።